በባህላዊ ማስጌጫዎች ያሸበረቀ ሰፊና ዝግጅት የተደረገበት ምግብ ቤት ነው። መድረኩና ወንበሮቹ ለምሽት ዝግጅት መዘጋጀታቸው የደስታንና የመዝናናትን ስሜት ይፈጥራል፤ ልዩ ቅርጽ ያላቸው የመብራት ሻንጣዎች ያደምቁታል።

በዚህ ምስል ውስጥ በባህላዊ ነጭ ልብስ የተለበሱ ሰዎች በከተማ መንገድ ላይ በክብረ በዓል ወይም በሃይማኖታዊ ስነ-ሥርዓት እየተካተቱ ታይተዋል። አንዳንዶቹ ቅድመ በዓል እቃዎችን እንደ ባለቀለም አውታረ ሰረገላ እና የተጣበቀ አልጋ ይዘው ናቸው፡፡

እህህ ሲያምር! ውብ እይታ ያለው የውጪ መዝናኛ ቦታ። መረጋጋት። ከእንጨት የተሰሩ ጥላ ያላቸው መቀመጫዎች ተዘጋጅተዋል። ከፊታቸው ሰፊ የውሃ አካል አለ። አረንጓዴ ተክሎች ዙሪያውን ከብበዋል። አቤት!

አንድ አረንጓዴ ትራክተር ሰፊ የግብርና መሬት ላይ በእርሻ ሥራ ተሰማርቷል። ትራክተሩ ቢጫ ቀለም ያለውና ብዙ ጥርሶች ያሉት ሰፊ የአረም ማጨጃ መሳሪያ ከኋላው አስሯል። መሬቱ በእርሻ የተከፈለ ሲሆን አነስተኛ አረንጓዴ ችግኞች አሉ።

በርካታ ሠራተኞች የከተማ መንገድን በድንጋይ በመጥረብ እጅግ በጣም ጥሩ ሥራ ሲሠሩ ይስተዋላል። በመሃል መንገድ ላይ የተቀመጠው ጠጠር ደስ የሚል የቅንብር ዘዴን ያሳያል። ዳራ ላይ ያሉ ያልተጠናቀቁ ሕንፃዎችና ብዙ ሰዎች የሚያምር የእድገትና የብልጽግና ስሜት ይሰጣል።

በጥቁር ዳራ ላይ የኢትዮጵያ የሰላም ሚኒስቴር አርማ በሰማያዊ ቀለም በግልጽ ይታያል። አርማው ቅርንጫፍ በአፉ የያዘች ሰላምታ የምትመስል እርግብ ስትሆን፤ በአንደኛው ክንፏ ላይ ባህላዊ ቅርጾች ይስተዋላል። ይህ የሰላም ምልክት ያለው አርማ፤ የሚኒስቴሩን የሰላም ማስፈን ተልዕኮ ምን ያህል በትኩረት ሊያሳውቅ ይችላል?

ደማቅ ቢጫ መብራት ያለው፣ የፋርማሲ ምልክት በሌሊት ያበራል። የመድኃኒት ቤት ስምና የእውቂያ ቁጥር በአማርኛና በእንግሊዝኛ ተጽፏል። ጭንቀት ወይም ፍርሃት ሲኖር መፍትሔ ለማግኘት ይጠቅማል።

አንድ ቀዝቃዛ ዋልያ ቢራ ጠርሙስ ከብርጭቆ ቢራ አጠገብ በደስታ ቀርቧል። ከበስተጀርባው ሶስት ተጨማሪ ጠርሙሶች ሲታዩ፤ በአጠገባቸውም ገለባው የራቀ እህል በባሕላዊ ቅርጫት ውስጥ ተቀምጧል።

የእግዚአብሔር ስጦታ! እነዚህ ኃይለኛ በሬዎች ለዕርሻ እንዴት ያኮራሉ! በጎረቤት እርሻ ቦታ በቅጥሩ ውስጥ ቆመው ያኮራሉ! በእውነት ደስታ ነው ስጋቸውስ ብትሉ !

በሰማያዊ ጀርባ ላይ የሚታየው የምስል ሥራ የኢትዮጵያ ፖስታ ቤት የአገልግሎት አውቶቡስ ያመለክታል። አውቶቡሱ ቢጫና ጥቁር ቀለም ያለው ሲሆን፣ የኢትዮጵያ ፖስታ አርማ በጎን በኩል ተለጥፏል።

ጥቁር ቀለም የተቀባ ፒያኖ በመባል የሚታወቅ የሙዚቃ መጫወቻ ከመቀመጫ ወንበሩ ጋር አብሮ ተቀምጧል። ይህ ፒያኖ ነጭ እና ጥቁር የሙዚቃ ማጫዎቻዎች እና ከታች በኩል ወርቃማ ማንቀሳቀሻ ጎማዎች አሉት።

ቀይና ጥቁር ባለሽክም በሆነ ጨርቅ የተሸፈነ ባህላዊ ከበሮ በቅርበት ይታያል። የከበሮው ገጽ ቡናማ ቆዳ ሲሆን፤ በላዩ ላይ ደግሞ በገመድ ተጠምጥሞና ተጣብቆ ተይዟል። ከበሮው የባህላዊ ሙዚቃ መሳሪያ ሲሆን፤ ከውጭ በኩል ባለው ግራጫ የድንጋይ ንጣፍ ወለል ላይ በአግድም ተቀምጧል።

ዋው ሲያስደንቅ! የተለያዩ ቅመማ ቅመሞች እና ጣዕም ሰጪ ነገሮች በአንድነት ቀርበዋል። ጥቁር ወጥ በአንድ ጽዋ፣ ብርቱካናማ ዱቄት ደግሞ በሌላው ይታያል። ይህ ጥምረት ልዩና ጣፋጭ ምግብ እንደሚሰራ ተስፋ ይፈጥራል። ለጤናማ ምግብ ታላቅ ጉጉት ይፈጥራል።

እነዚህ አምስት ያህል ዋልያ የሚባሉ ሲሆኑ፣ ትላልቅና የተቆለሉ ቀንዶች አሏቸው። በቀይ ቡናማ ጸጉራቸው በደረቁ የሣር ምድርና በድንጋያማው የሰሜን ተራራ አካባቢ ላይ እየተንቀሳቀሱ ነው።

ዋው ሲያስደስት! ሰውየው ከሰማያዊ ብርጭቆ የሚጣፍጥ ፈሳሽ ያፈሳል። ነጭ ልብሱ ጥራት ያሳያል። የእንጨት ጠረጴዛና ወንበሮች ማራኪ ናቸው። እንዲህ መስተናገድ ያስደስታል። መጠጡ በጣም ያጓጓል።

ይህ ግድግዳ ፍቅርን እና ባህላዊ ደስታን በሚያንፀባርቁ ማስዋቢያዎች ተውቧል። ዋናው ክብ ቅርጽ በገለባ ከተሠሩ የሠርግ መደነቂያ ዕቃዎች ጋር በደማቅ ቀለም የተቀቡ የቅርጫት ቅርጾችን ያጣምራል። በነጭ መጋረጃ ላይ የተሰቀሉት አበቦችና ተጨማሪ ቅርጾች በዓሉን በትኩረት እና በአድናቆት እንደሚያደምቁት ያሳያሉ።

እነዚህ ደማቅ አረንጓዴ የባቄላ ፍሬዎች በቅጠላቸው መካከል በደስታ ተንጠልጥለዋል። ጥቂት ነጭና ቢጫ አበባዎች የህይወት ፍቅርን አሳይተዋል፤ የሚያብቡት አዲስ ፍሬዎች ደግሞ መደነቅን ያሳያሉ። በተለምዶ እሸት እያልን የምንጠራቸው ናቸው።

ቅርብ አድርጎ የተነሳው ፎቶ በቢጫ ክብ ቅርጽ ባላቸው አበቦችና ረዣዥም አረንጓዴ ቅጠሎች የተሞላ የዛፍ ቅርንጫፍ ያሳያል። አበቦቹና ቅጠሎቹ ጥቅጥቅ ብለው ተጠጋግተዋል። ዛፉ ምናልባት የግራር ዝርያ ነው። በኢትዮጵያ ውስጥ የዚህ ዛፍ እንጨት በብዛት ለምን ዓላማ ጥቅም ላይ ይውላል?

በደብዛዛ ክፍል ውስጥ በርካታ ተማሪዎች ቢጫ እጅጌ ያለው ዩኒፎርም ለብሰዋል። ተማሪዎቹ በጽሑፍ እና በጥናት ላይ በትኩረት ተጠምደዋል። ሁሉም ተማሪዎች በብዕርና በእርሳስ ይጽፋሉ፣ የክፍሉ ግድግዳ ጥቁር ሰማያዊ ቀለም ያለውና የተበላሸ ሆኖ ይስተዋላል።

በደብዛዛ ሰማያዊ ዳራ ላይ የማይክሮሶፍት አርማ ሲንጸባረቅ፣ አንድ ሰው የቲኪቶክ አፕሊኬሽን ያለበትን ጥቁር ስልክ በጉጉት ይዟል። የቴክኖሎጂው ለውጥ መደነቅን ይፈጥራል።

በጥቁር፣ ቢጫና አረንጓዴ አግዳሚ ቀለማት እና በቀይ ሦስት ማዕዘን የተዋቀረው የቤኒሻንጉል ጉሙዝ ክልል ሰንደቅ ዓላማ በግልጽ አለ። የሰንደቁ ሞገድ መምሰል የክልሉን ልዩነት፣ ኩራትና ማንነት በግልጽና በጽናት ያጎላል።

ዋው ሲያምር! የሰመራ ዩኒቨርሲቲ አርማ በደማቅ ቀለማት ቀርቧል። መሃሉ ላይ ክፍት መጽሐፍ፣ ችቦና እሳት ይታያሉ። ይህ እውቀትንና ብርሃንን ያመለክታል። በላዩ ሁለት የተሻገሩ ሰይፎችና በዙሪያው የእህል ዘለላ አሉ። የዩኒቨርሲቲው አርማ ሲያስደንቅ!

ጥምጣም የለበሱ ሴቶች በባህላዊ ነጭ ልብሶችና ቀይ ልብሶች በደስታ እየሳቁ ሲጨፍሩ ማየት ፍቅርን ይፈጥራል። ጃንጥላ ይዘው መታየታቸው የኢትዮጵያን ባህል ሲያሳይ ደስ ይላሉ።

አምስት ሴቶች ነጭ የባህል ልብስ ለብሰው ደስታን በሚያሳይ ፈገግታ ቆመዋል። በሁለቱም ጫፍ ያሉት አረንጓዴ የባህል መቀነት አላቸው፤ መሃል ላይ ያለችው ደግሞ ቀይ መቀነት አድርጋለች። አምስቱም ልጃገረዶች ፍቅርንና መደነቅን በሚያንጸባርቅ መልኩ ግንባራቸው ላይ ነጭ ጨርቅ አስረዋል።

ከእንጨት የተሰራ ግድግዳ ባለው ክፍል ውስጥ ነጭ ካፖርት የለበሰ ወጣት አስተማሪ ተማሪዎችን ያስተምራል። ተማሪዎቹ በእንጨት ጠረጴዛና ወንበር ላይ ተቀምጠው በትኩረት ይከታተላሉ። ይህ ክፍል ምን ዓይነት ትምህርት ይሰጣል?

የተለያዩ ጭነቶችን የጫኑ በቅሎዎች በረሃማ ዳርቻ ሲጓዙ ማየት ሲያሳዝን፣ የጭንቀት ስሜትን ይፈጥራል። የእንስሳቱ ብርቱ ጉዞ ከጠራ ሰማይና ከውሃ ዳራ ጋር ሲታይ፣ የድካም ውበት ነው።

ሁለት ሱፍ የለበሱ ባለስልጣናት በወርቃማ በተቀረጹ የቅንጦት ወንበሮች ላይ ተቀምጠዋል። በመካከላቸው ቀይ አበባዎች ያለበት ትንሽ ጠረጴዛ አለ። ከበስተጀርባው የግብፅ ሰንደቅ ዓላማና የጥንታዊ ካርታ ግድግዳ ላይ ተሰቅለዋል። ቦታው በቡናማና ወርቃማ ቀለሞች ያጌጠ የንግግር አዳራሽ ነው።

ደብዛዛ ብርሃን ባለበት አውደ ጥናት ውስጥ፣ አንድ ሰራተኛ ብረት በመበየድ (በዌልዲንግ) ላይ ይታያል። ከበየዳው ላይ ደማቅ ነጭ ብርሃን ይፈነጥቃል። ቦታው በተለያዩ ጥቁር እንጨቶችና ብረቶች የተሞላና፣ የፀሐይ ብርሃን ከላይ ወደ ውስጥ ዘልቆ በመግባት ጭጋጋማ ሁኔታ ፈጥሯል።

ከሰፊ ክብ መንገድ በስተጀርባ የሚታየው፣ በአማርኛና በእንግሊዝኛ “የኢትዮጵያ ኤሌክትሪክ አገልግሎት ዋና መ/ቤት” ተብሎ የተጻፈበት ባለ ብዙ ፎቅ ሕንፃ ነው። ሕንጻው በጠራራ ፀሐይና ደማቅ ሰማይ ስር ይገኛል፤ ይህ ሕንፃ ምን ዓይነት አገልግሎት ይሰጣል?

ደማቅ አረንጓዴ፣ ቀይ፣ ብርቱካናማ እና ሰማያዊ ቀለም የተቀቡ ግርፋቶች አሉ። ከእያንዳንዱ ቀለም በታች ደግሞ ሰማያዊ እጀታ ያለው ሮለር ይቀመጣል። ሶስት የሙራል ቀለም ቆርቆሮዎች ከታች ሲታዩ፣ ይህም ለስራ ፍቅርን ያሳያል።

ነጭ የልብስ ስፌት ማሽን በሰማያዊ ግድግዳ ፊት ለፊት ባለው ጠረጴዛ ላይ ተቀምጧል። ቀይ ክር በማሽኑ ላይ ተሰክቷል። በጠረጴዛው ላይ የመለኪያ ቴፕ፣ እርሳስ እና ብዙ ባለቀለም ክሮች በብርጭቆ ዕቃ ውስጥ ተቀምጠዋል።

በዚህ ምስል ውስጥ አንድ ዙር የተሸፈነ ቅርጽ የተሰራ እቃ በሁለት የተለያዩ አይነት እንቁላሎች ተሞልቷ ታይቷል። በግራ በኩል በተቀጠለ ቅንጣት የተጠበሰ አተር ነው፣ በቀኝ ደግሞ የፀሐይ ዘር በብርቱ ቅርጽ ተዘጋጅቷ ነው።

የኢፌዲሪ መከላከያ ሠራዊት አርማ በግልጽ ይታያል፤ በትጥቅ፣ በጋሻና በክንፎች የታጀበው ነው። አርማው የሀገርን ኩራት፣ ጥንካሬና ትኩረት በብርቱ የሚያንጸባርቅ መሆኑ ትልቅ ስሜት ይፈጥራል።

አምስት ሴቶች በክብ ቅርጽ ተሰባስበው በደማቅ ሰማያዊ ባህላዊ ልብስ እና ጥቁር ሻሽ ለብሰዋል። ሴቶቹ እጅ ለእጅ ተያይዘው ይጨፍራሉ፣ ቀሚሶቻቸው ላይ ቀይና ነጭ መቀነቶች አሉ። ከጀርባዎቻቸው ላይ ጥቁር ሰማያዊ መድረክ፣ መድረኩ ላይ የሙዚቃ መሣሪያዎች ይገኛሉ።

ረጃጅም ህንፃዎች በረጋ ወንዝ ወይም ሐይቅ ዳርቻ ላይ ተገንብተዋል። የነጭና ቀይ ቀለሞች ያሉት ሕንጻው በውሃው ላይ ግልጽ የሆነ ነጸብራቅ ፈጥሯል። ይህ እይታ የመረጋጋትና የደስታ ስሜትን ያንጸባርቃል።

ዋው ሲያምር! የባህል ጌጣጌጥና አደራረግ ልዩ ድግስ ያሳያል። ወንበሩ በወርቃማ ፊኛዎችና በሚያማምሩ አበባዎች ያጌጣል። ታላቅ ደስታና ፍቅር የሚሰማበት ቦታ ነው! እንዴት ያስደንቃል!

ሁለት እግሮች ላይ የብር ቀለም ያላቸው የቁርጭምጭሚት ጌጣጌጦች ታስረዋል። ጌጣጌጦቹ ትናንሽ ክብ ደወሎች ያሏቸው ሰንሰለቶች ናቸው። የእግሮቹ ጥፍሮች ቀይ ቀለም የተቀቡና፣ ዳራው በደበዘዘ ሁኔታ ግራጫ ነው።

ይህ ምስል የ"ሃበሻ" የተሰኘ መጽሔት ሽፋን ነው። ጥቁር ጃኬትና ቦት ጫማ የለበሰች፣ ጥምዝ ፀጉር ያላት ሴት ሞዴል ተቀምጣለች። ሽፋኑ ላይ ከሞዴሏ ምስል ጋር በተያያዘ የአማርኛና የእንግሊዝኛ ዋና ርዕሶች ታትመዋል።

ጥቁር ቡናማ በሆነ ወለል ላይ አራት የሚያብረቀርቁ ረዣዥም የብር ሰንሰለቶች ተደርድረው ይታያሉ። እያንዳንዳቸው ሰንሰለቶች ብርሃን ያንጸባርቃሉ፣ የሁለት ሰንሰለቶች ጫፍ ላይ ደግሞ የብረት መቆለፊያ ተንጠልጥሎ ውበታቸውን ይገልጻል።

ሰማያዊውን ባህር ሙሉ በሙሉ የሞላችው ትልቅ፣ ያዘነበለች ጀልባ ትታያለች። ብዙ ተሳፋሪዎች በጀልባዋ ላይ ተጨናንቀዋል። አብዛኛዎቹ ተሳፋሪዎች ብርቱካናማ የዉሃ ጃኬቶች ለብሰዋል። አንዳንድ ሰዎች በውኃ ውስጥ ሲገቡ ይታያሉ።

በኢትዮጵያ ኢኮኖሚክስ ባለሙያዎች ማህበር ጉባኤ ላይ አንድ ሰው ልብስና ክራባት አድርጎ መድረክ ላይ ቆሟል። ከበስተጀርባ ያለው ባነር የ20ኛውን ዓለም አቀፍ ጉባኤ ያመለክታል። ይህም የእርሱን ጠቀሜታና በኢኮኖሚክስ ላይ ያለውን ጠንካራ ተሳትፎ ይገልጻል።

ወፍራም ጠርዙ ጥቁር የሆነ የመጽሐፍ ሽፋን ላይ የጥንት ልብስ የለበሰች ሴት በወንድ ሰው እቅፍ ውስጥ ሆና ወደ ኋላ ተጠግታለች። ከላይ በአማርኛ "ገዳይ ፍቅር" የሚል ርዕስ አለ። የታችኛው ክፍል ላይ "ተርጓሚ አባድር ጀማል" የሚል ጽሑፍ አለው።

ከውሃ ማከፋፈያ ፊት ለፊት ሰባት ልጆች አረንጓዴና ነጭ የደንብ ልብስ ለብሰው ወረፋ ይዘው ቆመዋል። ሁሉም ፈገግታ አላቸው፣ ከፊት ያሉት ሶስቱ ልጆች ንጹህ ውሃ ያላቸው ብርጭቆዎች ይይዛሉ። ግድግዳው ላይ በአማርኛ የጽዳት ማስታወቂያ አለ።

እነዚህ በካባና በልዩ ኮፍያ ያጌጡ በርካታ ብፁዓን አባቶች በጋራ ሆነው የፍቅር፣ የሰላም እና ብስጭት የሌለበት መንፈሳዊ ጥንካሬን እያሳዩ ቆመዋል። እነዚህ አባቶች ጥቁር ካባ ለብሰው መስቀል ይዘዋል።

በደንብ ያጌጠ የሠርግ አዳራሽ በሐር የሸፈነ ጣሪያና በተንጠለጠሉ መብራቶች ያበራል። በመሀል መስታወት የተነጠፈ መንገድ ሲኖር፤ በጎን በኩል በረጃጅም የአበባ ማስቀመጫዎች ውስጥ ነጭ ጽጌረዳዎች በብዛት አሉ። ከፍ ያለ የመድረክ መቀመጫዎች በኋለኛ ክፍል ይታያሉ።

በሐምራዊ ቀለም ዳራ ላይ የኢትዮጵያ ሰንደቅ ዓላማ ቀለሞች በሰያፍ ተስለዋል። በመሃል ደግሞ በክብ ውስጥ የአንድ ጥንታዊ ሰው ጥቁርና ነጭ ምስል ይታያል። ረጅም ፀጉር ያለው ይህ ሰው ቁጣንና ኃይልን የሚገልጽ የትኩረት አገላለጽ አለው።

አንድ ፎቅ ብቻ ያለው ትንሽ ህንጻ የፍራፍሬ መደብር እና ካፌ ይዟል። ከህንጻው ፊትለፊትም አስፓልት ያለ ሲሆን በአስፓልቱ ላይም አንድ መኪና ያልፋል። በሱቁ ዉስጥ የተደረደሩት ፍራፍሬዎች ምንድን ምንድን ናቸው?

ባለብዙ ቀለም አይፎኖች ሲያምሩ፣ በቴክኖሎጂው እድገት መደነቅን ይፈጥራሉ። ውብ ካሜራዎቻቸው እና ዘመናዊ ዲዛይናቸው ሲታይ፣ የመግዛት ፍላጎት ያስከትላል። ወይንጠጁ ስልክ ሲያምር፣ የቅንጦት ስሜትን ይሰጣል።

ቀይና ቢጫ ቀለም ያለው አሮጌ አውቶብስ ጥርት ባለ ሰማያዊ ሰማይ ስር አስፋልት ላይ ቆሟል። በመስኮቶቹ ውስጥ ጥቂት ተሳፋሪዎች ሲታዩ፣ አውቶቡሱ ለጉዞ ዝግጁ ሆኖ የመደነቅ ስሜት ይፈጥራል።

ጠቅላይ ሚንስተር አብይ አህመድ ጥቁር ልብስና ቀይ ክራባት አጥልቆ በጠረጴዛ ላይ ተቀምጧል። ማይክሮፎን ሲቀርብለት፣ እያነበበ ንግግር እያደረገ ነው፤ ይህም የጭንቀትን እና የቁጣን ስሜት ይሰጣል። ከበስተጀርባ በሰማያዊ ኮከብ ያረፈች የኢትዮጵያ ባለሶስት ቀለም ባንዲራ ደስታን ትፈጥራለች።

ዘመናዊው ጥቁር መሥሪያ ወንበር ከመስሪያ ጠረጴዛው ፊት ለፊት በግልጽ ቆሟል። የጠረጴዛው ንጽሕናና ዝግጅት፣ ለሥራ ዝግጁ መሆኑን በግልጽ በማሳየት፣ የትኩረት እና የብስጭት ስሜትን ያንጸባርቃል።

ጥቅጥቅ ባለ አረንጓዴ ቅጠልና በጠንካራ ግንድ የተሸፈነው ትልቅ ዛፍ በሰላም እና በግርማ ቆሟል። የዛፉ ግዙፍነት የጥንካሬ እና የብስለት ስሜትን ያንጸባርቃል፤ ከበስተጀርባው ደግሞ ሌሎች ተራራማ ደረቅ ቦታዎች ይታያሉ።

ትልልቅ ቡኒ ቀለም ያላቸው ልብሶች የሚቀመጡባቸው ቁምሳጥኖች በግድግዳ ላይ ተደርድረዋል። ቁምሳጥኖቹ ጥቁር እና ቡኒ ቀለም አላቸው፣ ቀጥ ያሉ የብር መያዣዎች ተገጥመውላቸዋል። ሶስት የጣሪያ መብራቶች ክፍሉን አብርተውታል።

እጅግ በጣም ጥሩ እና የሚያስደንቅ የፍቅር ስብስብ! በባህላዊ ነጭ ልብሶች የለበሱ ብዙ ኢትዮጵያውያን ሴቶችና ሕጻናት በደስታ ፈገግ ብለዋል። ይህ የሚያምር የደስታና የፍቅር ስብስብ ሲገርም!

ከባድ ጭነት የተሸከሙ አህዮች በከተማ መንገድ ሲታዩ ሲያሳዝን፣ የጭንቀት ስሜትን ይፈጥራሉ። አሽከርካሪው በፈገግታ መታየቱ፣ ከእነሱ ጋር በስራ መደሰቱን ሲያሳይ ይገርማል። ከበስተጀርባ ብዙ መኪናዎች አሉ።

ዋው እንዴት ደስ ይላል! አንድ ወጣት አህያ እየመራ በፈገግታ ይጓዛል። ቢጫ የውሃ ጀሪካኖች የተጫነ ጋሪ አስደናቂ ትዕይንት ነው። ሌላ ትንሽ ልጅ ጋሪውን መግፋቱ የጥረትን መንፈስ ያሳያል።

አምስት ቡናማ ቀለም ያላቸው የእንጨት ማብሰያ እቃዎች በእንጨት ወለል ላይ ተዘርግተዋል። እቃዎቹ የተለያየ ቅርጽ አላቸው፤ አንዱ ብዙ ቀዳዳዎች አሉት። ሁሉም ለስላሳ ገጽታ ያላቸውና፣ በላይኛው ጫፍ ላይ አንድ ትንሽ ቀዳዳ አለ።

ሦስት ሴቶች በጨለማ ጎዳና ላይ ቆመዋል፤ አንዷ ጀርባዋን ሰጥታለች፣ ሁለቱ ወደ ጎን ይመለከታሉ። የጠበበ ልብሳቸውና አኳኋናቸው በድቅድቅ ጨለማው ሥር ውጥረትንና ጥንቃቄን ያንጸባርቃል። ከበስተጀርባ የሩቅ የመኪና መብራት ሲመጣ መታየቱ ጭንቀትን ይጨምራል።

አረንጓዴ ቅጠላቅጠል በገባበት ጠርሙስ ውስጥ ያለው መጠጥ ሲያምር፣ የጤንነት እና ትኩስነት ስሜትን ይሰጣል። ውበቱና ቀለሙ ሲታይ፣ የመጠጣት ፍላጎትን በመፍጠር መደነቅን ያጭራል። ብርጭቆውም የሚገርም ነው።

ለፍቅር ዝግጅት የተዘጋጀው መድረክ በወርቃማ መጋረጃዎችና በነጭ የአበባ ማስጌጫ ተውቧል። በተለያየ መጠንና ቀለም ያሸበረቁ ባህላዊ መሶቦች የፍቅር መልዕክት ባለው ጽሑፍ ዙሪያ ተሰቅለዋል። ቦታው ለሠርግ የሚያምር ነው።

ብዙ አይነት የአትክልት አይነቶች በየመደባቸው በማዳበሪያ ላይ ተቀምጧል። አትክልቶቹ በከፊል ጸሃይ እያገኛቸው ነው ይህ ለጤና ጥሩ አይደለም። ዝኩኒ፣ ሰላጣ፣ ብሮኮሊ እና የፈረንዝ ጎመን ካሉት አትክልቶች ዉስጥ የተወሰኑት ናቸው።

ራዲዮ ድምፅን በኤሌክትሮማግኔቲክ ሞገዶች አማካኝነት ከአንድ ቦታ ወደ ሌላ ቦታ የሚያስተላልፍ የመገናኛ ዘዴ ነው። በኢትዮጵያ ለዜና፣ ለመዝናኛና ለትምህርት በስፋት የሚያገለግል ሲሆን፣ በተለይ ሩቅ አካባቢዎች ላሉ ሰዎች ጠቃሚ ነው።

"ቡሄ ዳቦ ቤት እና ኬክ ቤት" የሚል ጽሑፍ በውጭ መስታወቱ ላይ የተጻፈበት አንድ ዘመናዊ መደብር ይገኛል። በመደብሩ ውስጥ ብዙ የተጋገሩ ምግቦች በመስታወት መደርደሪያዎች ላይ ተደርድረዋል። የውስጠኛው መብራት ቢጫ ሲሆን የመደብሩ ጣሪያም በእንጨት የተሠራ ነው።

ጠጠር የበዛበት መንገድ መሃል ሞተር ሳይክል ይጓዛል። ሰዎች ጃንጥላ ይዘውና እቃ ተሸክመው በእግራቸው እየሄዱ ነው። የመንገዱን ዳርቻ ትላልቅ አረንጓዴ ዛፎችና ቁጥቋጦዎች ከልለዋል። ደመናማው ሰማይ የዕለቱን የአየር ሁኔታ ያመለክታል።

የተለያዩ የእህልና የጥራጥሬ ምርቶች በከረጢት ተቀምጠው ለሽያጭ ቀርበዋል። በኢትዮጵያ ገበያ ውስጥ ከሚሸጡት እህሎች ውስጥ በጣም ተፈላጊና ዋጋው ውድ የሆነው የትኛው ነው?

ክብ በሆነ የእንጨት መክተፊያ ላይ ከቅቤና ስብ ጋር የተደባለቀ ብዙ ጥሬ ቀይ ስጋ ተቆራርጦ ተቀምጧል። በመሃል ላይ ደግሞ ሶስት ትናንሽ ነጭ ሳህኖች ውስጥ የተለያዩ ቅመሞች ተደርድረዋል። በስጋው ላይ ደግሞ አራት ጥቁር እጀታ ያላቸው ቢላዎች በመክተፊያው ዙሪያ ተቀምጠዋል።

አንዲት ሴት የለበሰቻቸው ሰማያዊ ጂንስ ሱሪዎች ከታች ተቆርጠው የፈረሰ ክር አላቸው። ሴቷ ነጭና ቀይ መስመር ያላቸው የሸራ ጫማዎች አድርጋለች። እግሮቿ ተንጠልጥለው ሲታዩ ከበታች ደግሞ የእንጨት ወለል እና ነጭ የመቀመጫ ቦታ ይታያል።

ከፍ ባለ ስፍራ ላይ የቆመ ባህላዊ የሳር ክዳን ያለው ክብ ቤት ነው። ቤቱ ትላልቅ መስኮቶችና መጋረጃዎች አሉት፣ በአረንጓዴ የሳር ተክሎች ተከቧል። በግራ በኩል አንድ ሰው ቆሟል፤ ይህም ሰላማዊ የሆነ የገጠር ደስታ ይፈጥራል።

ሁለት ወንዶች መካኒኮች አንዱ የፊት ማስክ አድርጎ በግልጽ ሲታይ፤ በጋራ በመሆን ከፍ ባለ መኪና የታችኛው ክፍል ላይ ጥገና ያደርጋሉ። አንደኛው ሰው በብልሀት እየተመለከተ ሊሆን በሚችል ስሜት፤ የተንጠለጠሉትን ክፍሎች ለመጠገን መሳሪያዎችን ይጠቀማል።

ረጃጅም የተጠማዘዙ ቀንዶች ያለው ቡናማ አጋዘን ደረቅ ሳር ባለበት ሜዳ ላይ በሰላም ይራመዳል። ዙሪያውን ጥቅጥቅ ያሉ አረንጓዴ ቅጠሎችና ዛፎች በሚያስደንቅ ሁኔታ ይስተዋላሉ፤ ይህም የተፈጥሮን ውበትና መረጋጋት ያንፀባርቃል።

ነጭ የቴኳንዶ ልብስ የለበሰ ሰው ጥቁር ቀበቶ ታጥቆ በአንድ እግሩ ቆሟል። ሰውየው በብረት ክራንች ተጠግቶ የውጊያ ትኩረት ያሳያል። የኋላው ዳራ የእንጨት ግድግዳ፣ የተደራረቡ ፍራሾችና በርካታ የስፖርት ፌዴሬሽን ምልክቶች አሉ።

አንድ ትልቅ ክብ የከተማ አደባባይ ነው። አደባባዩ በዙሪያው በረጃጅም ዘመናዊ ህንፃዎች የተከበበ ሲሆን፣ መሃሉ ላይ ውብ አረንጓዴ የሳር ክዳንና አብሪ መብራቶች አሉት። በዙሪያው ያሉት መንገዶች በበርካታ መኪናዎች የተሞሉ ሲሆኑ የከተማዋን ከፍተኛ እንቅስቃሴና ስፋት በመደነቅ ያንጸባርቃል።

በደረታቸው ዙሪያ ጥለት ያለው ልብስን ያደረጉ ብዙ ሴቶች ያጨበጭባሉ። ጭንቅላታቸው ላይም ነጭ ሻሽን አድርገዋል። በሰዎቹ መሃል ቀይ ምንጣፍ በሰፊት ተዘርግቷል። እንደዚህ አይነት አለባበስ የሚደረግበት ሃይማኖታዊ ስነስርአት ምን በመባል ይታወቃል።

በእርሻው ውስጥ ያዘነበለች ገበሬዋ በብርቱ የደረሰውን እህል በእጆቿ እየሰበሰበች ነው። ጥረቷ በፈገግታዋ ላይ ይንጸባረቃል፤ በየእለቱ በሚታየው የድካም ፍሬዋ መደሰትን፣ የትጋትንና የእርካታን ስሜት በግልጽ ታሳያለች።

አንድ ሰው በስኬትቦርድ ላይ ቆሞ በደስታ ይታያል። የእግሩ ጥቁርና ነጭ ጫማ በብርቱካን ጎማዎች ላይ ከተቀመጠው ከእንጨት የተሰራ ሰሌዳ ጋር ይዋሐዳል። ስኬትቦርዱ የመዝናኛና የነፃነት ደስታን ይገልጻል።

ህጻናት ምግብ አብሳዮች ቡድን ከጎልማሳ ሴት ጋር በመሆን ለመጋገር ተሰናድተዋል። አራቱ ልጆች የወጥ ቤት ልብሶችን ለብሰው የተለያዩ የማብሰያ መሳሪያዎችን ይዘዋል። ከፊት ለፊታቸው ለኬክ ማዘጋጃ የሚሆኑ እንቁላል፣ ዱቄት፣ ዘይትና ሌሎች ግብአቶች በጠረጴዛው ላይ ተደርድረዋል።

የካርቱን አንበሳ ምስል ቀይ እና ጥቁር ቡኒ ቀለም ያለው የፀጉር አክሊል አድርጎ ወደ ፊት እየዘለለ ቢጫ እና ቀይ ቀለም ባለው ክብ ውስጥ ተቀምጧል፤ ከበስተጀርባ በብርቱካናማ ቀለም የፀሐይ ጨረሮች አሉ። በቢጫ ቀለም "አንበሳ" የሚል ጽሑፍ ተጽፏል፡።

ሂጃብ የለበሰች ወጣት ሴት በቢሮ ውስጥ የጥሪ ማዕከል ሥራ ስትሰራ በደስታ ፈገግታ ታሳያለች። በጆሮ ማዳመጫ ስልኩን አድርጋ በትኩረት ኮምፒውተሯን እየተመለከተች ነው። ስራዋን በቁርጠኝነት እና በመተማመን እንደምትሰራ ግልጽ0 የእርካታ ስሜትም ይንጸባረቃል።

ትልቁ የአዲስ አበባ እንስሳት ማቆያ በር ላይ፣ ከፍ ባለ የድንጋይ አርኪትራቭ ላይ በላዩ የአማርኛና የእንግሊዝኛ ጽሁፎች ይታያሉ። መግቢያው አጠገብ ደግሞ የሰው እንቅስቃሴና የብረት በር ሲታይ፣ በአርኪትራቭ አናት ላይ የዝንጀሮ ምስሎች ተቀርፀው ይታያሉ።

ይህ ንጹሕ የላቦራቶሪ ክፍል ለትምህርት የፍላጎት ፍቅርን ያሳያል። ክፍሉ በተለያዩ የኤሌክትሮኒክስ መሣሪያዎች የተሞሉ በርካታ ነጭ ጠረጴዛዎች አሉት፤ ይህም ትኩረትን እና መደነቅን ይፈጥራል። ቀለል ያለ ግራጫ ቀለም ያለው ግድግዳ እና አረንጓዴ በሮች ለእውቀት ያለውን ቁርጠኝነት ያንፀባርቃሉ።

ሁለት ትናንሽ ልጆች በጨለማ ጎዳና ላይ ቆመው እርስ በእርስ ተቃቅፈዋል። አንደኛው ልጅ ከኋላው ፊቱ ሲታይ በደስታ ፈገግ ብሏል። ጀርባው ላይ ቢጫ ብርሃን የወጣበት ግድግዳ እና ሕንፃዎች አሉ።

እንዴት ያስደንቃል! በጣሪያው ላይ በጥንቃቄ ቀለም የሚረጭ ሰው ይታያል። ነጭ ልብሱ ንጽህናን ያሳያል። ጭምብሉና ጓንቱ አስፈላጊ ጥንቃቄ ያሳያል። ጠንክሮ የሚሠራ ሰራተኛ!

የሀበሻ ቀሚስ ጥጥ ከተባለ የዕፅዋት ተዋፅኦ እና ከጥለት ይዘጋጃል። ብዙ ጊዜ ጥቅም ላይ የሚውለው በክብረ በዓላት ቀን ነው። በብዛት የሚጠቀሙትም ልጃገረዶች ናቸው።

በዚህ ምስል የታየው የእንጨት አልጋ አሰራር በተግባራዊነት እና በውበት ስሜት የተሞላ ነው። በነጭ የተቀመጠ ቅርጽ እና በቀላል የተቀየረ አቀማመጥ የቤት ውስጥ አዋቂነትን እና የተስፋን ስሜት ያበራል።

አንዲት ሴት በጎን በኩል ቆማ የፊቷን ግማሽ ታሳያለች፤ ፀጉሯ በግንባሩ ጥልፍልፍ ሆኖ በኋለኛው ደግሞ ጥምዝዝ ባለ ትልቅ የጅራት ፀጉር ተይዟል። ሴትየዋ ባህላዊ ወርቃማ ጉትቻና የአንገት ሐብል ለብሳለች፤ ወርቃማ ጌጥም በፀጉሯ ውስጥ ይታያል።

ያረጀ ቢጫ ቀለም ያለው ባለ አንድ ፎቅ ቤት ከመሰረቱ የቆመ ሲሆን፣ በጎን በኩል በተጣበቀ ቆርቆሮ እና በፕላስቲክ ተሸፋፍኖ እንደ ጊዜያዊ መኖሪያ ቤት የሚያገለግል ትንሽ አባሪ አለ። የቤቱ ግድግዳዎች ስንጥቆች ያሏቸው ሲሆን፣ አካባቢው በሳር ተሸፍኗል።

ብዙ የደንብ ልብስ የለበሱ እና ትጥቅ የያዙ ሰዎች በጫካማ አካባቢ ተሰብስበዋል። ከፍተኛ ቁጣን እና አደጋን በሚያሳይ መልኩ ከፍ አድርገው በያዙት መሣሪያ መካከል፣ አንድ ትልቅ መትረጊስ በግንባር ቀደምትነት ጎልቶ ወጥቷል። የጥንካሬና የትግል ስሜት ይንጸባረቃል።

አንድ ሰውዬ ነጭ ሸማ ለብሶ በትኩረት እና በመገረም ወደ ደማቅ የከዋክብት ሰማይ ይመለከታል። ዱላውን በትከሻው ላይ አንጠልጥሎ የሚታየው ጠንካራ ገጽታው፤ የመደነቅን እና የሰላምን ስሜት ያንጸባርቃል። የሰማይ ሐምራዊ እና ብርቱካናማ ቀለም የተስፋ ስሜትን ይፈጥራል።

ባህላዊ የራስ ባወንድ ያደረገች ሴት ተቀምጣ ቡና እየቆላች ነው። ዙሪያዋን የተቀመጡ ቡና ስኒዎች እና በሰሌን የተሞላ መሬት አሉ። አየሩ በጥንቃቄ ከሚጠበቀው ከሚቆላው ቡና ጭስ ተሞልቷል።

ሐመር ሰማያዊ ዳራ ላይ የተቀረጸው የደብረ ብርሃን ዩኒቨርሲቲ አርማ በቢጫ ቁልፍ ቅርጽ ይሰራል። ምልክቱ አረንጓዴ ተራራ፣ መጽሐፍና ባንዲራ ሲኖረው፣ ኩራትና ለትምህርት ትጋትን ያመለክታል።

በአረንጓዴ፣ ቢጫና ቀይ ሰንደቅ ዓላማ ዳራ ላይ ባለ ነጭ ክብ ውስጥ መልአኮች የሃይማኖታዊ መስቀል ይዘዋል። ይህም ለኢትዮጵያ ታሪክ እና ሃይማኖታዊ እሴት ትልቅ ፍቅርንና መደነቅን ያንፀባርቃል።

አንድ ሰው ቡናማ ጃኬት ለብሶ ቢጫ ማር የያዘ ጠርሙስ ይመለከታል። በዘመናዊ ልብስ የለበሰው ወጣት በፈገግታ ሌላ የብርቱካን ማር ጠርሙስ ይዟል። ሁለቱ ሰዎች በማር ሽያጭ ድንኳን ፊት ለፊት በንግድ ሥራ ላይ በደስታ እየተነጋገሩ ነው።

ነጭ መልክ ያለው አራት ማዕዘን ቅርጽ ያለው የሻይ ማቅረቢያ ትሪ በግራጫ የእብነበረድ መሰል ጠረጴዛ ላይ ተቀምጧል። የትሪው ላይኛው ክፍል ሮዝ ቀለሞች ያሏቸው አበቦች፣ ዘውድና ቢራቢሮ በደስታ ፍቅር ስሜት ተስለውበታል። ትሪው አንድ መያዣ ቀዳዳ አለው።

በዝናብ የረጠበ ጭቃማ ሜዳ ጭንቀትን በሚያሳይ መልኩ ቀርቧል። አዲስ የበቀሉ ትናንሽ ችግኞች እርሻውን ሲሸፍኑ፤ በርቀት ገበሬዎች በበሬዎች እርዳታ ያርሳሉ። በቀኝ በኩል ደግሞ የምልክት ቋንቋ ተርጓሚዋ በአማርኛ ዜናው ላይ ትገለጻለች።

ነጭ ዳራ ላይ ነጭ እና ሐምራዊ የፊት እንፋሎት ማሽን በደስታ ተቀምጧል። ግልጽ የሆኑት የፊት መሸፈኛ እና የአፍንጫ መሸፈኛ ክፍሎች ከትንሽ መለኪያ ኩባያ ጋር ተለያይተው ይታያሉ። ማሽኑ ለጤና ካለው ፍቅር የተነሳ በደስታ ያገለግላል።

በጥቁር ሰማያዊ ዳራ ላይ "የአማርኛ ፈሊጦች" የሚል ርዕስ በአማርኛ ፊደላት ተጽፏል። ከታች በአረንጓዴ ቀለም የተነጠለ ትልቅ ነጭ ክብ አለ። ይህ መጽሐፍ ለእውቀትና ለቋንቋ ትልቅ ፍቅርን ያንጸባርቃል።

የኢትዮጵያ ፖስታ አገልግሎት ድርጅት ክብ አርማ፣ አርማው መሃል ላይ የደብዳቤ ጥቅል በዱላ የተሸከመች የእጅ ምስል አለው። በጠርዙ በኩል በአማርኛና በእንግሊዝኛ ቀይ ቀለም ያለው ስም ተጽፏል። ዳራው ብርቱካናማ ነው።

የውጪውን ሁኔታ ጭንቀትን በሚያንጸባርቅ መልኩ ያሳያል። ግራጫማ ድባብ ውስጥ ሰዎች ጭስና ብጥብጥ በሚመስል ነገር ውስጥ ሲንቀሳቀሱ ይታያሉ፤ ይህም ፍርሃት እና ብስጭትን ይፈጥራል። ይህ ትዕይንት በቤት ውስጥ ምቹ በሆነ ሶፋ በኩል መታየቱ ከእውነታው የመራቅን ሀዘን ያሳያል።

በጊዜያዊ መጠለያ ውስጥ ብዙ ሴቶችና ሕፃናት በሀዘን እና በጭንቀት ተቀምጠዋል። ሕዝቡ በከበደ ሁኔታ ተጨናንቆ፣ የግል ንብረቶች በየቦታው ተከምረዋል። የእንጨት ምሰሶዎች ያሉት ጣሪያና የተንጠለጠሉ ልብሶች አሉ።

በሰማያዊ ዳራ ላይ የሚታየው የቴዎድሮስ ሐውልት፣ በቀኝ እጁ ሰንደቅ ዓላማ በኩራት ይዟል። ጀግናው ቀይ ሻሽ ለብሶ፣ የሀገሩን ሉዓላዊነት ለመጠበቅ ያለውን ታላቅ ፍቅርና ቁጣ ይገልጻል።

የፊት ለፊቱ በድንጋይ እና በቡኒ ቀለም የተሰራ ባለ ሁለት ፎቅ ሕንፃ በግልጽ ይታያል። በዋናው መግቢያ ላይ "እሴት ባርና ሬስቶራንት" የሚል ጽሑፍ የያዘ ከእንጨትና ከብረት የተሰራ ትልቅ በር አለ። በግቢው ውስጥ የአበባ ማስቀመጫዎችና ነጭ ልብስ የተነጠፈበት ጠረጴዛ አለ።

ትኩስ ሻይ በግልጽ ብርጭቆ ውስጥ ተሞልቶ፣ ከታች ላይ ያልተሟሟ ስኳር ተቀምጧል። ከላይ ያለው የሻይ ቀለም ጥቁር ቀይ ነው፣ ብርጭቆው ላይ አንድ ጥቁር ማንኪያ አለ። ብርጭቆው በአረንጓዴና ነጭ ቀለም ባለው የጠረጴዛ ልብስ ላይ በቅርበት ተቀምጧል።

ጥልቅ ሀዘንን የሚያሳይ እጅግ በጣም ጥሩ የፊልም ፖስተር ቀርቧል። ጨለምተኛ ደመናዎች በውብ መልኩ በጀርባው አሉ። የለበሱት ሰው በብስጭትና በጭንቀት አጎንብሰው አፋቸውን በእጃቸው ይዘዋል።

አራት ቀይና ቡናማ ቀለም ያላቸው የኢትዮጵያ ቀበሮዎች በከፊል ድንጋያማ መሬት ላይ ተቀምጠዋል። ሁሉም ቀበሮዎች ወደ ቀኝ አቅጣጫ በአንድ ረድፍ በንቃት ይመለከታሉ። የደረትና የአንገት ክፍላቸው ነጭ ነው። ከበስተጀርባው የደረቀ ሳር እና ቡናማ ኮረብታማ መሬት አለ።

ይህ አስደናቂ ተራራማ ገጽታ የመደነቅን ስሜት ይፈጥራል። ዐለት የበዛባቸው ተዳፋትና አረንጓዴ ዕፅዋት የተደራረቡበት ሸለቆ የፍላጎት ፍቅርን ያሳያሉ። በሩቅ የሚታዩት ሰንሰለታማ ተራሮች የቦታውን ታላቅነት ያንጸባርቃሉ፤ ይህም በሰላም የተሞላ ትኩረትን ይጠይቃል፤ በላዩ ያሉት ነጭ ደመናዎች ውበቱን አድምቀዋል።

የሚያጓጓ! ፀጉር ቤት ውስጥ ሶስት ቆንጆ ጥቁር ወንበሮች ከማድረቂያ ማሽኖች ጋር ተሰልፈዋል። ወንበሮቹ በቆዳ የተሸፈኑ ዘመናዊ ዲዛይን ያላቸው ናቸው። ከበስተጀርባ ያለው ግድግዳ ደግሞ ንፁህ እና ቀላል ነው። ቦታው ለምቾት እና ውበት የተዘጋጀ መሆኑ እርካታን ይፈጥራል።

ፐ ውበት የሚንጸባረቅበት የሠርግ መድረክ ዝግጅት። ነጭና ፈዛዛ ወርቃማ መጋረጃዎች በሚያምር ሁኔታ አሉ። በታችኛው ክፍል ላይ ነጭ መቀመጫ ሲሆን፣ በላዩ ላይ አንዲት የሚያብረቀርቅ ወርቃማ ትራስ ተቀምጣለች። የመድረኩ ዙሪያ በሮዝና ነጭ አበባዎች ያጌጠ ነው።

ወርቃማ ቀለም ያለው ትልቅ የሰላም አውቶቡስ በአስፓልት መንገድ ላይ ቆሟል። መኪናው በጎን በኩል አረንጓዴ፣ ቢጫና ቀይ ሰንሰለት የመሰለ ንድፍ አለው። ሁለት ወንዶች የአውቶቡሱን የፊት ክፍል ያያሉ። ከመንገዱ ዳር ኮረብታና የተቆሙ ሰዎች አሉ።

እግዚኦ ሲያምር! በጣም የሚያጓጓ ምግብ ነው። ወርቃማው ስጋ ከሎሚ ጋር ያምራል። ካሮትና አረንጓዴው ባቄላ ያስደስታል። ጤናማና ጣፋጭ ምግብ ፍቅር ይፈጥራል። በጣም አስደሳች እይታ ነው። አስደናቂ ምግብ።

ብዙ ባህላዊና ሃይማኖታዊ ቅርሶች ተሰብስበው አሉ። የእንቁላል ዳማ መሰል ዶቃዎች፣ ብዙ መስቀሎች፣ የቅዱሳን ምስሎችና ሌሎች ቅርጻ ቅርጾች ተጨናንቀው አሉ። የቅርስ ስብስቡ በጨለማ ስፍራ ውስጥ ነው። እነዚህ ቅርሶች ከየትኛው ሃይማኖት ጋር ይያያዛሉ?

በጥቁር እና በቀይ ቅርንጫፎች ላይ ደማቅ አረንጓዴ ቅጠሎችና ቁጥቋጦዎች ከፊት በኩል ይገኛሉ። ከኋላቸው አረንጓዴ ተክሎች በብዛት ያሏት ትልቅ ደሴት ሲታይ፣ ለተፈጥሮ ውበት መደነቅን እና ሰላማዊ እርካታን ይፈጥራል።

ዘጠኝ የሚሆኑ ተመሳሳይ ጄል እስክሪብቶዎች በሁለት ረድፍ ተደርድረው በግልጽ ይታያሉ። በመጀመሪያዎቹ ሦስቱ ላይ "ቴንሴ" የሚል ጽሑፍ በግልጽ ተቀርጿል፤ ሁሉም እስክሪብቶዎች የተለያዩ ደማቅ ቀለሞች አሏቸው።

የአቮካዶ ፍሬዎች ከቅርንጫፉ ላይ በአረንጓዴ ቅጠሎች መካከል ተንጠልጥለዋል። ጠቆር ያለ አረንጓዴ ቀለም ያላቸው አራቱ ፍሬዎች በቅርቡ ለመብሰል ያለውን ደስታና ተስፋ ያሳያሉ። ትናንሽ ቢጫ አበቦችም በቅጠሎቹ ውስጥ አሉ።

ቀጥ ያለና ሰፊ የሆነ ጥቁር ቡናማ የእንጨት ቁምሳጥን ጓዳ ግድግዳ ላይ ተገጥሟል። ቁምሳጥኑ በአራት ረዣዥም እና በአራት አጫጭር በሮች የተከፋፈለ ሲሆን፤ በሮቹ ብርማ የብረት መያዣዎች አሏቸው። በአጠገቡ ግራጫ ወለል እና ቀለል ያለ ነጭ ግድግዳ ያለበት ክፍል ነው።

ይህ ሥዕል ትኩስ ላቫ ከሩቅ የሚፈልቅበትን የእሳተ ገሞራ አካባቢ ያሳያል። የፊት ለፊት የደረቁ ቡናማ አለቶችና ጥቁር ጥርት ያለ የላቫ ፍሰት አለ። ይህ የበረሃ የመሬት አቀማመጥ በአፍሪካ ውስጥ በብዛት የሚገኘው የትኛው አገር ወይስ ታሪካዊ ስፍራ ነው?

ብርቱካንማ ቀለም ያላቸው የተደረደሩ የቁልቋል ፍሬዎች ከጥቅጥቅ አረንጓዴ ቅጠሎች ጋር በቅርበት አሉ። የእሾህ መሳይ ትንንሽ ጥቁር ነጠብጣቦች በፍሬዎቹ ላይ አሉ። ፍሬዎቹን መመልከት የተፈጥሮን በረከት በማሰብ ደስታን ይፈጥራል።

በርካታ ወጣቶች የባህል ነጭ ሸሚዝ እና ሰማያዊ ሱሪ ለብሰው ከኋላቸው ኃይለኛ ወራጅ ፏፏቴ ባለበት ቦታ ላይ ዳንስ ይለማመዳሉ። ወጣቶቹ በተቀናጀ ሁኔታ ሲንቀሳቀሱ ደስታንና ለባህል ፍቅርን ያሳያሉ።

በመድረኩ ፊት ለፊት ነጭ የቆዳ ሶፋ፣ በጎኖቹ ደግሞ የሚያብረቀርቁ የብር ወንበሮችና ጠረጴዛዎች በብርቱካንና ቀይ አበባዎች ተሞልተዋል። በመድረኩ መሀል ያለው ትልቅ ክብ ቀይ አበባ ማስጌጫ ምን ዓይነት መልእክት ያስተላልፋል?

ጥቁር ግራጫ ቀለም ያለው አንድ ሳምሰንግ ታብሌት በነጭ ዳራ ላይ አሳይቷል። ታብሌቱ የሰዓት፣ የቀንና የሙቀት መጠን መረጃ በስክሪኑ ላይ ያሳያል፤ ከጎኑም የካሜራ ሌንስ ያለበት የኋላ ክፍሉ ተነስቶ ይታያል።

በርካታ የኢትዮጵያ ወታደሮች በሙሉ ክብርና በቁርጠኝነት በወታደራዊ ሰልፍ ተሰልፈው ይታያሉ። የአረንጓዴ፣ ቢጫ እና ቀይ ቀለማት ባንዲራዎች ከጀርባው ረጃጅም ህንፃ ሲታይ፤ የአገርን ፍቅር እና የኩራት ስሜትን ያንጸባርቃሉ።

አንድ ሰው በኢትዮጵያ ባንዲራ አጠገብ፣ ነጭ የባህል ልብስ ለብሶ፣ እጆቹን ወደ ላይ ዘርግቶ በተራራ ጫፍ ላይ ተቀምጧል። ይህ ድርጊት በአስደናቂው አረንጓዴ የሸለቆ መልክዓ ምድር ደስታንና ነፃነትን መግለጹን ያሳያል።

የተቀመጠው ምስል በፋሽን ትራይ ላይ የተለበሰ ባህላዊ አልባስ የኢትዮጵያን ውበት እና ዘመናዊ ቅንጣትን በቅርጽ ያቀርባል። አንዱ ሞዴል ነጭ አልባስ በቀይ እና በወርቅ ቅርጽ የተሸፈነ ካፕ ተለብጦ በቅንጣት ይዞ በመንገድ ላይ ታይቷል።

አንድ የሴቶችና የወንዶች ቡድን በጫካ ውስጥ ባለው ፀሐያማ ሜዳ ላይ አሳይቷል። ሁሉም በባህላዊ ነጭ ልብሶች የለበሱ ሲሆን፣ ከመሃል ላይ የምትገኘው ሴት ረዥም እና የሚያብረቀርቅ ነጭ ቀሚስ ለብሳ በግልጽ ትታያለች።

ግራጫ ቀለም ያለው 'የድሮ' ቴብ ደስ በሚል ሁኔታ ተቀምጧል። በትላልቅ ድምጽ ማጉያዎች እና መሃል ላይ ካሴት ማስገቢያ ያለው ሲሆን፣ የድሮ ጊዜ ትዝታ የምቀሰቅስ ነው።

ደማቅ ብርቱካናማ እና ጥቁር ቀለሞችን የተጠቀመው የማስታወቂያ ምስል ነው። "ሞዛይክ" የሚለው ቃል በትልቁ ተጽፏል፤ ከሱ ስር "ህትመትና ማስታወቂያ" እንዲሁም የአማርኛ አገልግሎት መግለጫና የስልክ ቁጥሮች አሉ። ምስሉ በጎን በኩል ኮዶች ያለው ነው።

ደማቅ ቢጫ ዳራ ያለው የድሮ ፎቶግራፍ ላይ ትልቅና የተጠቀጠቀ ጥቁር ጸጉር ያለው ሰው የጎን ገጽታ አለ። ሰውዬው ቀላል ቀለም ያለው ሸሚዝ ለብሶ፣ የትከሻ ማሰሪያ አለው። ከኋላው ሌሎች ወታደራዊ ልብስ የለበሱ ሰዎች በደበዘዘ ሁኔታ ይታያሉ።

ረጅም እና ጥቅጥቅ ያለ ቡናማ ፀጉር ያለው አንድ ወጣት ወንድ ፊቱን ቀጥ አድርጎ ያያል። በከንፈሩ መካከል የጥርስ መፋቂያ ይዟል፤ ፊቱም በፀሐይ ብርሃን ምክንያት ጥላ ይታይበታል። ነጭ ትሸርት እና ቀይና ነጭ ንድፍ ያለው ሽርጥ ደርቧል።

ዋው ሲያምር! እነዚህ ትኩስ እና አረንጓዴ ጎመን አትክልቶች በጣም ደስ ያሰኛሉ። አስደናቂው ጥራት እና ብዛት ምግብ እንድትሰራ ፍላጎት ይፈጥራል። ጤናን የሚያመለክቱ የሚማርኩ ቅጠሎች። ጎመንዎቹ የሚደንቅ ውበት አላቸው። ሲያስደስት!

አንዲት ወጣት ሴት በፋሽን ትዕይንት ላይ ባህላዊ የሐበሻ ልብስ ለብሳ በኩራት ትጓዛለች። የልብሱ ውበትና የሴትየዋ ግርማ ሞገስ ለሀገር ልብስ ያለንን ፍቅርና ጥልቅ መደነቅ የንጸባርቃል።

ነጭ፣ ቀይ እና አረንጓዴ የተቀባ ከፊቱ ጥቁር የሆነ አራት ማዕዘን ያለዉ ሁለት የፊት መስታወት የተገጠመለት ወገቡ ላይ በቢጫ ቀለም የተሰመረበት " ኢትዮጵያ ሬልወይ" የሚል የተፃበት ባቡር ነዉ።

ብዙ አይነት ወጥ የተደረደረበት ባህላዊ የኢትዮጵያ ምግብ በብረት ሳህን ላይ ቀርቧል። መሃል ላይ ቀይ የበግ ወይም የዶሮ ወጥ ከእንቁላል ጋር ይገኛል። የተለያዩ አልጫና ቀይ ወጦች፣ ጥሬ አይብና የተቀቀለ እንጀራ ተጠቅልሎ በአጠገቡ ተቀምጧል።

ዋው፣ በጣም ያምራል! አንዲት ሴትና አንድ ወንድ በሚያማምሩ ነጭና ፈካ ያለ አረንጓዴ አልባሳት፣ በትልቅ ህዝብ ፊት ሞዴል ሲያደርጉ ይታያሉ። የሴቷ ልብስ ድንቅ ሲሆን፣ የሰዎች መገረም ደስታን ይገልጻል። እጅግ በጣም ጥሩ ትዕይንት ነው።

ማይክሮፎን በእጁ የያዘው ባለስልጣን በክራባትና ልብስ የኃላፊነት ስሜትን በግልጽ ይነግራል። ትኩር ብሎ መመልከቱ፣ በሀሳቡ ላይ ያለውን ጥንቃቄ ሲያሳይ፣ በእውቀቱና በልምዱ መደነቅን ይፈጥራል።

በሰማያዊና ነጭ ቀለም የተሠራ ዲጂታል የሰውነት ሙቀት መለኪያ (ቴርሞሜትር) በሙቀት ጊዜ የሚፈለግ መሣሪያ ነው። በመሣሪያው መሃል ባለው ስክሪን ላይ ዘጠና ሰባት ነጥብ አምስት ፋራናይት ሙቀት ተመዝግቦ ይታያል፤ በላይኛው ክፍል የመክፈቻ/መዝጊያ ምልክት አለ።

ትልቅ ብርቱካናማና ሰማያዊ የባቡር መስመር መዘርጊያ ማሽን በበርካታ ሀዲዶች ላይ ይገኛል። በስተቀኝ በኩል በሲሚንቶ መደገፊያዎች የተጫነ ረጅም ባቡር ቆሟል። ከፊት ለፊት አዳዲስ የባቡር ሀዲዶች ተዘርግተዋል። ሰማዩ ጥርት ያለ ሰማያዊ ነው።

ረጅም እና ጥቁር ዲጂታል ፒያኖ ጥቁር እግር ላይ ተቀምጧል። የሙዚቃ ማቆሚያው ላይ ሎጎ ያለበት ሲሆን፣ ከታች ደግሞ የእግር ፔዳል በነጭ ሰድር ወለል ላይ ይታያል። ፒያኖ ለሚዎድ ሰው ልዩ ደስታን ይሰጣል።

ዋው ሲያስደንቅ! የጥንት ሕንፃዎች እድሳት ያስደስታል። ሠራተኞቹ ድንጋዮችን በመደርደር በትጋት ይሠራሉ። ሴቶቹ ሸክም ሲሸከሙ ሲያደክም። ግንባታው ሲያልቅ በጣም ያምራል። የፀሐይ ብርሃን ሙቀት ይሰጣል።

ትልቅ ሰማያዊ እና ነጭ ዲጂታል ማተሚያ ማሽን በነጭ ጀርባ ላይ ተቀምጧል። ማሽኑ በደማቅ ቀለም የተቀባ ረጅም ወረቀት ከታች ወደ ፊት ያወጣል።

የአንድ ሙሉ የአማርኛ ጋዜጣ የፊት ገጽ ይታያል። በመሃል ላይ በግራፊክስ የተሰሩ ሁለት የሴትና የወንድ ፊት ሥዕሎች ሲኖሩ፤ ከታች ደግሞ “አድዋ” የሚል ጽሑፍ በወርቃማ ፊደላት ተጽፏል። አጠቃላይ ገጹ በቀይ እና ነጭ ቀለማት የተሞላ ነው።

በርካታ ተሳታፊዎች ለጉባኤ በተዘጋጀ አዳራሽ ውስጥ ወንበሮች ላይ ትኩረት ሰጥተው ተቀምጠዋል። በሰፊው አዳራሽ በተደረደሩት ወንበሮች ላይ ተቀምጠው አድማጮች ንግግር እየተከታተሉ ነው። ከታች በቀኝ በኩል አንዲት ሴት በምልክት ቋንቋ ዜና እየተናገረች ነው።

ከከፍታ ቦታ ላይ ወደ ጥልቅ ሸለቆ የሚወርድ ትልቅ ፏፏቴ ሲሆን፤ ውሃውም ደለል የተቀላቀለበት ነው። የገደሉ ግዙፍ መጠንና የውሃው ኃይል የመደነቅንና የግርማን ስሜት ይፈጥራል፤ አረንጓዴው ሳርም በጎን ይሸፍነዋል።

በጠጠር መንገድ ላይ፣ በአጥርና በጓሮ መካከል አንድ የቆየ ግራጫ መኪና የኋላ ክፍል ይስተዋላል። የመኪናው ሁኔታና አካባቢው የጥገናንና የጥበቃን ጭንቀት በልብ ይፈጥራል።

በርካታ ሰዎች በሰማያዊ ውሃ ላይ በተፈጥሮ ቁሳቁስ በተሠሩ ትናንሽ ጀልባዎች ተሳፍረው ቀዛፊዎችን ይዘው እየተንሳፈፉ ነው። ይህ የብዙ ሰዎች ውድድር ደስታን፣ የጋራ እርካታን እና ጠንካራ የውድድር ፍቅርን ያንጸባርቃል።

አረንጓዴ ሣርና ትናንሽ ዛፎች ያሉበት ሰፊ ሜዳ ከፍ ያለ ሰማያዊ ተራራዎች በሰላምና በግርማ ይታያሉ። ከፍ ያሉ ተራራዎች በአረንጓዴ ደን ተሸፍነው ሲታዩ፤ ነጭ ደመናዎች ያሉት ሰማይ ደግሞ ነፃነትን እና መደነቅን ይፈጥራል። ይህ የተፈጥሮ ገጽታ መረጋጋትን ይገልጻል።

ጢም ያለው አንድ ሰው ሰማያዊ ሹራብ እና ጂንስ ለብሶ የእንጨት ደረጃ ላይ ተቀምጧል። ከኋላው ትልቅ፣ ወፍራም ግንድ ያለው ዛፍ ይታያል። ሰውየው እጆቹን አጣምሮ ትኩረት እና ሰላም በሚያሳይ መልኩ ቀጥታ ወደ ካሜራው ይመለከታል።

እፎይታ! የተለያዩ ቀለማት ያላቸው መጠጦች በደስታ ተደርድረዋል ። አረፋማው ቢራ የሚያስደስት የጓደኝነት ጊዜን ያሳያል ። ያማረ የጣዕም ልዩነት እርካታን ይሰጣል ።

በፍቅርና ክብር የተሞላው ይህ ምስል፣ ብርሃን የከበባቸውና ቢጫ አክሊል የደፉ ቅዱስ አባት ነው። ቀይና ሰማያዊ ልብስ ለብሰው፣ በአንድ እጅ መስቀል በሌላኛው ደግሞ ዕጣን ማጠንጠያ ይዘዋል። ከስርም "ጻድቅ አቡነ ተክለ ሃይማኖት" ተብሎ ተጽፏል።

ከፍ ያለ ቀንዶች ያለው ነጠብጣብ ያለበት አጋዘን በአረንጓዴ ጫካ ውስጥ በሰላም ቆሟል። አጋዘኑ በጥንቃቄ እና በትኩረት ዙሪያውን ይመለከታል፣ በዙሪያው የበዛ የቅጠላ ቅጠል እና ትልልቅ ዛፎች አሉ። የአጋዘኑ ሁኔታ የመደነቅ ስሜትን ይፈጥራል።

ሦስት ሴቶች ነጭ የባህል ልብስ ለብሰው ከበሮ እየመቱ በደስታ ይጨፍራሉ። ልብሳቸው አረንጓዴ የእጅጌ ጫፍ ያለው ሲሆን በጭንቅላታቸው ነጭ ሻሽ አድርገዋል። በስተጀርባ ጥቅጥቅ ያለ አረንጓዴ ሜዳ እና የሰማይ አየር አለ።

ይህ ምስል ሞላላ ቅርጽ ያለው፣ የወርቅ ቀለም ባለው አንጸባራቂ ማዕቀፍ የተሠራ መስታወት ነው። የማዕቀፉ ዙሪያ በጥንታዊ ቅርጻ ቅርጾችና በቅጠል ቅርጽ ማስዋቢያዎች ያጌጠ ነው። በመስታወቱ ወለል ላይ ደግሞ የዘመናዊ ሳሎን ክፍል ይታያል።

በምስሉ ላይ የተሳለው ሕንፃ እና ቤት በአንድነት የተጣመሩ ሲሆን የትውልድ ልማትንና የመኖሪያ ደስታንና፣ የኢትዮጵያ አርማ ከላይ ተቀምጦ በብርሃንና ተስፋ ይዞ ተዘርግታለች። ቀለም መዋቅሩ የታማኝነትን፣ የግንባታ ኃይልንና የተስፋ ስሜትን ይገልጻል።

ሰማያዊ ቀለም ያላቸው ሁለት መዳፎች ያሉት አርማ ነው። መዳፎቹ ወፍራም የብር ሳንቲሞችን ደግፈዋል። በሳንቲሞቹ ዙሪያ ቢጫ ቀስቶች በክብ አቅጣጫ ይሽከረከራሉ። ከሥር ደግሞ ሰማያዊ የአማርኛ "ጉምሩክ ኮሚሽን" የሚል ጽሑፍ አለ።

ጥርት ያለ ሰማያዊ ሰማይና አንዲት ደመና ባለበት ስፍራ፤ ተጣማሚ የሆነ ጠመዝማዛ መንገድ በደረቅ ተራሮች መካከል ይታያል። ተራራማው ቦታ በብስጭትና በብቸኝነት እንደተያዘ ቢመስልም፤ መንገዱ ግን እርምጃንና ጽናትን ያመለክታል።

በድሮ ዘመን ባለ ጥቁርና ነጭ ፎቶ ላይ ወታደሮች ጠመንጃ ይዘው በመንገድ ሲዘምቱ በርካታ ሰላማዊ ዜጎች ይመለከታሉ። የሰዎቹ መደነቅና ንቃት ወታደራዊ ሀይልን በተመለከተ ጥንቃቄንና ፍርሃትን ያንፀባርቃል።

ዋነኛው አጽንዖት በእናትና በልጆቿ መካከል ባለው ጥልቅ ፍቅር ላይ ነው። እናቲቱ ፈገግ ብላለች፤ ሴት ልጇ ጉንጯን ስማታለች። ወንድ ልጇም በጋለ ስሜት አቅፏታል። የቤተሰባዊ ትስስርና ደስታ ከመላው ገጽታ በደንብ ተንጸባርቋል።

ጥቁር ሰማያዊ ዳራ ያለው አርማ፣ በላዩ ላይ ነጭ ጽሑፍ አለ። ከጽሑፉ ግራ በኩል ነጭ የዓሣ ነባሪ አርማ ጎንበስ ብሎ ተስሏል። ከምስሉ ግርጌ በደብዛዛ ጥቁር ዳራ ላይ በአማርኛ ትላልቅ የዜና አርዕስት ጽሑፎችና የቀን መረጃ ተጽፏል።

ቢጫ ጨርቅ በራሷ ላይ ጠቅልላ፣ ነጭ ሻሽ በትከሻዋ ላይ የጣለች ሴት በደስታ ትስቃለች። ከበስተጀርባ በሳር የተሰራ ቤት ሲታይ፣ ሴትየዋ ሽመና ለመስራት የጥጥ ክር በሽመል ትፈትላለች። የትጋት እና የፍቅር ስሜት ይንጸባረቃል።

በእንጀራ ላይ የተነጠፈ ትኩስ ቀይ ወጥደስ በሚል ሁኔታ አለ። ዙሪያውን በትንንሽ ድንቾች በደስታ የተከበበ ሲሆን፣ መሃል ላይ ነጭ አይብና ቅመም ተደርጎበታል፤ ለመብላት ያጓጓል።

ዘመናዊ የኤሌክትሮኒክስ መደብር ውስጥ ብዙ ጠፍጣፋ ቴሌቪዥኖች በመደርደሪያዎች ላይ ተደርድረዋል። መብራቶቹ የሚንፀባረቁበት ነጭ ንጣፍ ያለው ወለል ይገኛል። በቀኝ በኩል፣ ነጭ ቀለም ያለው ዘመናዊ ወንበር ለደንበኞች ተቀምጧል፤ ከበስተጀርባም ስፒከሮች እና ሌሎች የኤሌክትሮኒክስ ዕቃዎች አሉ።

ሦስት የትራፊክ ፖሊሶች በጠባብ የአስፓልት መንገድ ላይ ቆመዋል። ሁሉም ሰማያዊ ዩኒፎርም፣ ነጭ ኮፍያ እና ሁለት ፖሊሶች ደግሞ አንጸባራቂ ልብስ ለብሰዋል። አንደኛው ፖሊስ የመኪና ፍጥነት መለኪያ መሳሪያ በመጠቀም ላይ ነው።

አንዲት ሴት አረጋዊውን ሰው በቅርበት ስትንከባከብ ማየት ደስ ይላል፣ የመንከባከብና የፍቅር ስሜትን ይፈጥራል። አዛውንቱ በሰላም ሲያርፉ ሲታዩ፣ በእድሜ መግፋት የሚመጣ የሀዘን ስሜት ይሰማል።

የሃይማኖት አባቶች የጥምቀትን በዓል በማክበር ላይ ሳሉ ራሳቸውን በትህትና ወደ ውኃው አዘንብለዋል። በሥነ ሥርዓቱ ላይ የሚሳተፉ ምዕመናን በአክብሮትና በፍቅር ቆመዋል። ሦስት የብረት መስቀሎች በውኃው ላይ ተዘቅዝቀዋል።

የወርቅ የአንገት ሐብል በአንድ ሰንሰለት ላይ እርስ በርስ የተያያዙ ሁለት ልብ ቅርጾችን ያሳያል፤ እነዚህ የተጠላለፉ ልቦች በንፁህ ነጭ ዳራ ላይ መገኘታቸው ፍቅርንና አንድነትን አያመለክትም?

አክሱም ላይ የሚገኝ የሐውልት ቅርጽ፣ በደስታና በጉጉት በዙሪያው በቆሙ በብዙ ሰዎች የታየበትን የድሮ ጊዜ ትዕይንት እንደ ትዝብትነት ያሳያል። ባንዲራዎች እና ረዣዥም የብርሃን ምሰሶዎች ትኩረትን ሲስቡ፤ የታሪካዊ ቦታው የኩራት ስሜት ጎልቶ ይታያል።

ሰፊው የአስፋልት መንገድ በብዙ ሕንፃዎች መካከል ይሄዳል። በጎን በኩል ነዳጅ ማደያ፣ በግንባታ ላይ ያለ አንቴና እና ቢጫ ባለ ሁለት ፎቅ ሕንፃ ይታያል። በመንገዱ ላይ ሰዎች፣ ተሽከርካሪዎች እና ባለ ሶስት እግር ተሽከርካሪዎች ሲንቀሳቀሱ ይታያሉ።

አንድ ወንድ ልጅ በሰማያዊ ሰማይና አረንጓዴ ዛፎች ዳራ ውስጥ የሚሳኤል ማስወንጨፊያን በቴሌስኮፕ ይመለከታል። ማስወንጨፊያው ነጭና ሰማያዊ ሚሳኤሎችን የያዘ ሲሆን፣ በቢጫ ፍሬም ላይ ተቀምጧል።

የዜና ማሰራጫዎች ማይክሮፎኖች ፊት ለፊት ሁለት ሰዎች መግለጫ ሲሰጡ በቅርበት ይታያሉ። ከበስተኋላቸው የኢትዮጵያ ሰንደቅ ዓላማ እና የተለያዩ የድርጅት ምልክቶች አሉ። በምስሉ ስር ጽሑፍ ተቀምጧል። በመግለጫው ላይ የተነሱት ዋና ዋና የትኩረት ነጥቦች ምን ምን ሊሆኑ ይችላሉ?

መጠኑ ትንሽ የሆነ የመስታወት ማሰሮ ወርቃማ ቀለም ባለው ማር ተሞልቶ በውስጡ የነጭ ሽንኩርት ፍሬዎች አሉ። ማሰሮው የእንጨት መቁረጫ ላይ የተቀመጧል፣ ሙሉ ነጭ ሽንኩርትና ትንሽ የማር ማንኪያ በአጠገቡ ይገኛል፤ ይህ ድብልቅ ለምን አገልግሎት ሊውል ይችላል?

አንድ ወንዝ በደረቅ መሬት ላይ በጠጠርና በድንጋዮች መካከል ሲፈስ ይስተዋላል። ውሃው በንቃት እና በኃይል እየፈሰሰ ነው። በጎን በኩል የዜና አቅራቢ የሆነች ሴት በትኩረትና በብስለት ዜናውን በምልክት ቋንቋ ታስረዳለች። ምስሉ የመንፈስን የጽናትን እና የትጋትን ስሜት ያንጸባርቃል።

ብዙ ሰዎች በባህር ዳርቻ ላይ የተከመሩ ባህላዊ ታንክኩዎች አጠገብ በሥራ ተወጥረዋል። አንዳንድ ሰዎች ጀልባዎቹን እየገፉ ወደ ውኃው ሲያስገቡ ሌሎች ደግሞ በድንጋዮቹ ላይ ቆመው በጥረት እየተዘጋጁ ነው። ጠንካራ ድንጋዮችና ደረቅ ሳሮች የቦታውን ገጽታ በግልጽ ያሳያሉ።

እንግዲኛ በቅንጣት የተዘጋ የኩነት አውደ ዝና በነጭ እና ቀይ አበባዎች የተሸፈነ ዙር አርች በመካከሉ የተቀመጠ የምትቀመጥበት የነጭ ሶፋ ታይቷል። ከኋላ የተዘረጋ ነጭ እና ቀይ ጨረቃ እና የሚብሩ መለዋወጫ ቅንጣት የደመና ምርጥነትን ያቀርባል።

በጣም ደስ ይላል! የቆዳ ጫማዎቹ በጣም ያምራሉ። የቡኒውና ነጭው ቀለም ቅንጅት ዘመናዊ ስሜት ይሰጣል። አስደናቂ ቅርፅና ቅንጦት ያለው ይመስላል። ከልብ የሚማርክ ምርት ነው።

ሲያስገርም! ብዙ ሰዎች በግንብ ግቢ ውስጥ በአክብሮት ጎንበስ ብለው ይፀልያሉ። ነጭ የሃይማኖት ልብሶችና ቀይ ቀለም መንፈሳዊነትን ያንፀባርቃል። የህንፃው ታሪካዊነት አስደናቂ ስሜት ይፈጥራል።

ትኩረቱ ሁሉ ጥቁር ማሰሮ ውስጥ በተዘጋጀው ምግብ ላይ ነው። ምግቡ በትንንሽ ቁርጥራጮች ተደርድሮ ቀይና ቡናማ ቀለም አለው። በአጽንዖት የሚገለጸው የምግቡ ብዛትና በደንብ መዘጋጀቱ ነው። አንድ ማንኪያ በጎን ተቀምጧል።

"አልወለድም" የተሰኘው መጽሐፍ ሽፋን በብርቱካናማ ዳራ ላይ የሀዘን እና የጭንቀት ስሜት ያሳያል። ነጭ ቀሚስ የለበሰች ነፍሰ ጡር ሴት እጇን በጠረጴዛ ላይ ደግፋ ተቀምጣ በጭንቀት ተደፍታ ቀርባለች።

ብርቱካናማ ፍሬዎች ሞልተው በቅለዋል፤ ቅጠሎቹ ደግሞ ደማቅ አረንጓዴ ናቸው። በብርቱካን ዛፎች ረድፍ መካከል፣ አረንጓዴው ሳር ወደ ሩቅ ሜዳው ዘልቋል። ሰማያዊው ሰማይ በስተላይ ይታያል፤ የብርሃን ወጋገን ምስሉን አድምቆታል።

ከቤት ውጭ ባለው አካባቢ አንድ ሰው ጀርባውን ሰጥቶ፣ ተቀምጠው ወይም ቆመው ካሉ በርካታ ወታደራዊ ልብስ ከለበሱ ሰዎች ፊት ሲናገር ያሳያል። ወታደሮቹ መሣሪያዎችን ይዘው በዛፍ ሥር ሆነው አዳምጠዋል። ሰውየው ግራጫ ጃኬት ለብሷል።

ሰዎች በቢጫና ቀይ አውቶቡስ መግቢያ በር ዙሪያ በተጨናነቀ ሁኔታ ተከምረዋል። ሁሉም ወደ አውቶቡሱ ለመግባት ሲጣጣሩ፣ አንዲት ሴት ነጭ ሻሽ አድርጋ በቅርብ ቆማለች። ሁኔታው የጭንቀትና የብስጭት ስሜት ይሰጣል።

አንድ ወጣት ሠራተኛ በግሪን ሃውስ ውስጥ ውሃ እያጠጣ ነው። ሰራተኛው የሥራ ልብስ ለብሶ የብረት ማጠጫ ይዟል። ውሃው እየረጨ ሲሆን በዙሪያው ብዙ አረንጓዴ ተክሎች አሉ። ቦታው የአበባ እርሻ ወይም ችግኝ ጣቢያ ነው። ከላይ የፕላስቲክ ጣሪያ ተሠርቷል።

ካሮት፣ ቲማቲም፣ ጎመን እና ሌሎች ምርቶች በከረጢቶች እና መሬት ላይ ተደርድረዋል። ብዙ ሰዎች ምርቶችን ሲገዙና ሲሸጡ ይንቀሳቀሳሉ። ወለሉ እርጥብና ጭቃማ ነው። ይህ ገበያ የትኛው የኢትዮጵያ ከተማ ላይ ይገኛል?

ብዙ ሴቶች በባህላዊ ነጭ የኢትዮጵያ ልብስ ለብሰው በቡድን ቆመዋል። ሁሉም የደስታ እና የፍቅር ስሜት በሚያንጸባርቅ ሰፊ ፈገግታ ያሳያሉ። ከእነሱ መካከል ሁለት ትናንሽ ሕፃናት ይታያሉ። ሴቶቹ የተለያዩ ባለቀለም ጨርቆች ተጠቅመዋል፤ ይህም መደነቅን የሚሰጥ ውበት አለው።

ብራይት ጌም ዞን የተሰኘው ሕንፃ የፊት ለፊት ክፍል፣ ከታች "ሰውለሰው ባርና ሬስቶራንት" የሚል ምልክት አለ። ሕንፃው ትላልቅ መስኮቶች ያሉትና፣ ከታች ያሉት በብረት መዝጊያዎች ተሸፍነዋል። ከላይ በአማርኛና በእንግሊዝኛ ስሞች ተጽፈዋል።

ነጭ ሻሽ ያደረገ አንድ ሰው በቁጣ ስሜት ማይክሮፎን ይዞ በተሰብሳቢዎች ፊት ይናገራል። ብዙ ሰዎች በዛፍ ጥላ ስር ቆመውና ተቀምጠው ጃንጥላ ይዘው ያዳምጣሉ፤ በአንድ ጥግ ደግሞ ዜናውን የሚያስተላልፍ የአካል ቋንቋ ተርጓሚ ይታያል።

በእሳት ወይም በፍርሃት የተሰነጠቀ የኢትዮጵያ ካርታ በብስጭት ስሜት ተመስሏል። "ጦር ግንባር" የሚለው ርዕስ ከስሩም አሳሳቢ ጥያቄዎች በጭንቀት ተጽፈዋል። የታችኛው ክፍል በተስፋ እጅ እየተዘረጋ የፍላጎትና የጥያቄ ስሜት ጎልቶ ይታያል።

ኦሆ! ምንኛ ትኩረት ይስባል! የትልቅ አሳቢ ሰው ቁጥብ መልክ ሲያስደምምጥልቅ የሆነ አስተሳሰብ በፊቱ ላይ ይነበባል። በጭንቀት ወይም በቁም ነገር የተሞላ አገላለጽ ያሳያል። ብልህነት በአይኖቹ ውስጥ ሲያንጸባርቅ! ምን ይሆን እያሰበ ያለው? አቤት ምንኛ ይደንቃል! ትምህርት የሰነቀ ፊት።

ብዙ ሕፃናት ቢጫና ነጭ የሃይማኖት ልብሶችን ለብሰው፤ ፊታቸው ላይ ከፍተኛ ደስታ እየታየ በቡድን ቆመዋል። በትከሻቸው ላይ እጃቸውን አጣምረው አቀማመጣቸውን ያስተካክላሉ፤ ከጀርባውም ቀላል ጣሪያ ያለው ክፍት መማሪያ ቦታ ይታያል።

በሁለት በኩል በተቀጣጠለ የሚነድ እሳት ላይ ጎናቸው የጠቆረ ብረት ድስቶች ተጥደዋል። እነዚህ ብረት ድስቶች ክዳናቸው የተከደነ እና በሚነደው እሳት ላይ በተሰራ ሸክላ ጡብ ላይ የተቀመጡ ናቸው። ሁለቱንም ብረት ድስቶች እንዲችል ተደርጎ የተሰራበት አሰራር የሚያስገርም ነው።

ዘመናዊ መብራቶች የተገጠሙባቸው ሰፊ ነጭ የደረጃ መቀመጫዎች ናቸው። ይህ የሚደነቅ የአደባባይ መድረክ በአረንጓዴ የሳሮች እና በትላልቅ ዛፎች ያሸበረቀ ነው። በድንግዝግዝ ሰዓት፣ ጥቂት ሰዎች በእግረኛው መንገድ እየተጓዙ ሰላማዊ ስሜትን ይፈጥራል።

ይሄ ነገር ግራ ያጋባል! ሰውዬው በቆርቆሮ ቤት ውስጥ በብዙ የፕላስቲክ ውሀ ጠርሙሶች ተከቧል። የውሀ የፕላስቲክ ፣ ቢጫ ጄሪካኖች እና ሰማያዊ በርሜሎች በየቦታው አሉ። አካባቢው ንጽህና የጎደለው መሆኑ ያበሳጫል። የስራው ሁኔታ አስደንጋጭ ነው!

የሚያጓጓ! ቡናማው የተፈጨ ምግብ በነጭ ሳህን ላይ ፣ ሁለት የተቀቀሉ እንቁላሎች ደግሞ አናት ላይ አሉ። የምግቡ ገጽታና ቀለም ሲያስደንቅ! ለምግብ ያለኝ ፍቅር ከፍ ይላል! ደስታና እርካታ ይሰማኛል።

ዋው ሲያምር! የሜዳ አህያዋ በዛፍ ሥር ቆማ ስትመለከት እንዴት ደስ ይላል። ሲያስደንቅ! ውብና ረጋ ያለ መልክዋ በልብ ውስጥ ፍቅርን ይፈጥራል። የተፈጥሮ ውበት ሰላምንና ደስታን ያጎናጽፋል። ሲያምር! ይህን ማየት ያስደስታል።

በጭቃማ መንገድ ላይ አትክልት ሻጮች በትላልቅ ኮፍያዎች ተቀምጠዋል። ብዙ ካሮቶች፣ ድንች፣ ቲማቲሞች እና ሌሎች አትክልቶች መሬት ላይ ተደርድረዋል። ሻጮችና ገዢዎች ከህንጻው ጎን ተሰብስበዋል።

አንድ አሮጌ ነጭ አውቶብስ በመንገድ ላይ እየተጓዘ ነው። አውቶብሱ ከጎኑ አረንጓዴ መስመሮች ያሉትና፣ ከኋላው ጥቁር ጭስ ይተፋል። ይህ የጢስ መጠን ብስጭትን ሊያስከትል ይችላል። በጣሪያው ላይ ደግሞ የእንጨት እቃዎች ተጭነዋል። አካባቢው ደረቅ በሆኑ ኮረብታዎች የተከበበ ነው።

ሦስት አትሌቶች በአትሌቲክስ የሩጫ ትራክ ላይ በከፍተኛ ፍጥነት ሲሮጡ ይታያሉ። ከፊት በኩል ኢትዮጵያን የሚወክል አትሌት አረንጓዴ ማሊያና ቀይ ቁምጣ ለብሶ "531" ቁጥር የያዘ ቢብ አድርጓል። ከእሱ ጀርባ የኬንያና ሌላ የኢትዮጵያ አትሌቶች ይገኛሉ።

ዘመናዊ የሽመል ሸሚዝና ሱሪ የለበሰችው ሴት ሲያምር፣ በራስ መተማመንና የፍቅር ስሜትን ታንጸባርቃለች። ወደ ጎን መመልከቷ፣ በፋሽን ምርጫዋ መደነቅንና ደስታን ሲያሳይ ይገርማል።

ትልቅ የአጨዳ ማሽን በፀሐያማ ቀን ከእርሻ ላይ እህል እያጨደ ነው። የተሰበሰበው እህል ረዥም ቧንቧ ተጠቅሞ በትልቅ አረንጓዴ የጭነት መኪና ውስጥ እየተጫነ ይገኛል።

አምስት ሴቶች ነጭ የባህል ልብስና ሻሽ ለብሰው፣ ለምለም አረንጓዴ ሜዳ ላይ ቁጭ ብለዋል። አበባዎችን በመልቀም የአበባ ጉንጉን የመስራት ተግባር ላይ ተጠምደዋል። ከበስተጀርባ ጥቁር ከብቶች ተሰማርተዋል፤ የደስታና የሠላም ስሜት ይፈጥራል።

ወንዶች በአንድ ላይ ቆመዋል፤ ብዙዎቹም ነጭና ጥቁር ሻሽ ተጠቅልለዋል። በመሀከላቸው ያለው ትልቁ ሰው ባሕላዊ ልብሱን ተጠቅልሎ ጎልቷል። የሁሉም ፊት በቁም ነገርና በአንድ ዓይነት ስሜት ተውጧል። ዋና አጽንዖቱ የመንፈስ አንድነት ላይ ነው።

ዋው! አስደናቂ ሃይማኖታዊ ስነስርአት። ካህኑ መስቀል ይዘው መፅሐፍ እያነበቡ ነው። ወርቃማ እና ነጭ ልብሶች ሲያምሩ! ወጣቶቹ በአክብሮትና በመደነቅ ያዳምጣሉ። ብርሃናማ ሥዕሎች ድንቅ ናቸው። አቤት የሰላም እና የበረከት ድባብ! ሲያስደስት!

በሱቅ መደርደሪያዎች ላይ የተደረደሩ የተለያዩ የንጽህና መጠበቂያና ሻይ ፓኬጆች አሉ። በተለይ የሮዝና የኢቭ ንጽህና መጠበቂያዎች መታየታቸው የፍላጎትንና የእርካታን ስሜት በመግለጽ የዕለት ተዕለት አቅርቦትን ያመለክታሉ።

ዋው ሲያስደንቅ! እጅግ ሰፊ የሆነ የጥጥ እርሻ ደስታን ይሰጣል። ነጩ ጥጥ እንደበረዶ ሲያምር፣ የተራራው ዳራ ድንቅ መልክዓ ምድርን ፈጥሯል። ያማረ የተፈጥሮ በረከት!

በጥቁር ጨለማ ዳራ ውስጥ እጅግ ደማቅ ቀይ የእሳተ ገሞራ ላቫ ሲንቀሳቀስ ይስተዋላል። ይህ ትዕይንት የተፈጥሮን ኃይል የሚያሳይ ነው፣ በብርሃንና በጨለማው መካከል ያለው ልዩነት መደነቅን እና ፍርሃትን ያነሳሳል።

ከጀበና የሚንጠባጠብ ትኩስ ቡና በጽዋ ውስጥ እየፈሰሰ ነው። ቡናውና ከሰሉ ላይ የሚንጠለጠለው ዕጣን ጭስ ወደ ላይ ይወጣል። በጎን በኩል በተቀመጠ ቅርጫት ውስጥ ነጭ ዳጉሳ (ፈንዲሻ) ተቀምጧል። ከበስተጀርባ ሰማያዊ ውሃና የደረቁ የዘንባባ ቅጠሎች አሉ።

በፀሐያማ ቀን ባለብዙ ፎቅ የመኖሪያ አፓርታማ ህንፃዎች ተሰልፈው ይታያሉ። ህንፃዎቹ ቢጫ ወይም ቡኒ ቀለም ያላቸው ሲሆን፤ ብዙዎቹ በረንዳዎች ላይ ልብሶች ተሰቅለዋል። በመስኮቶቹና በረንዳዎቹ ላይ በርካታ የሳተላይት ዲሾችና አረንጓዴ ዛፎች በግልጽ ይታያሉ።

ፍሬዎች የበቀሉበት ጥቅጥቅ ያለ የጓቫ ዛፍ ቅርንጫፎችና ቅጠሎች ናቸው። ፍሬዎቹ አረንጓዴ እና ቢጫ ቀለም ያላቸው ሲሆኑ በቅጠሎቹ መካከል ተደብቀው ይገኛሉ። ቅጠሎቹ ጠቆር ያለ አረንጓዴ እና ረዣዥም ናቸው።

አንዲት ወጣት ሴት ከፊቷ ላይ የቆዳ ጭምብል በእጅ እየላጠች ነው። አይኖቿን በሰፊው የከፈተች ሲሆን አፏ በትንሹ ተከፍቷል። በስተግራ በኩል እጅ እንቁላል ይዞ መታየቱ መደነቅን ይፈጥራል።

ሰማያዊ ጀርባ ያለው የትምህርት ተቋም አርማ አለ። አርማው ችቦ፣ አተም የሚመስሉ ምልልሶች እና የማርሽ ጥርስን አካቷል። በአማርኛና በእንግሊዝኛ የዩኒቨርሲቲው ስም በዙሪያው በኩራት ተጽፏል።

አንድ ቀይና ወርቃማ ልብስ የለበሰ ቄስ በብዙ ሰዎች ፊት ለፊት በራሱ ላይ ውሃ እየረጨ ሥርዓት ሲፈጽም ይታያል። በውኃው የተረጩት ወጣቶች ራሳቸውን ዝቅ አድርገው ሲቆሙ፤ በርካታ ሰዎች ከበስተጀርባው ቆመው እጃቸውን በማውለብለብ ያጨበጭባሉ።

አራት ባሕላዊ አልባሳት የለበሱ፣ በነጭ ባርኔጣ የተጠቀለሉ ወንዶች በኩራት ቆመዋል። መሳሪያና ጦር ይዘው፣ አረንጓዴው ሜዳ ላይ የሀገር ፍቅርንና የጀግንነት ስሜትን ያንጸባርቃሉ።

ከአራት የፊልም ተዋናዮች ፊት ለፊት ትላልቅ የአማርኛ ፊደላት ይታያሉ፤ የፊልሙም ርዕስ “ህጋዊ ዲሃ” በአማርኛና በእንግሊዝኛ ተጽፏል። በአንድ ወንድና በአንዲት ሴት መሃል ሌላ ወጣት ወንድ ሲቆም፤ በግራ አረጋዊ ሰው ሱፍ ለብሰው በትኩረት ይመለከታሉ።

በአዲስ አበባ ከተማ አደባባይ አንድ ሰው በተሽከርካሪ ላይ ተገልብጦ የጂምናስቲክ ትርኢት ያቀርባል። በዙሪያው ብዙ ሰዎች በመደነቅና በትኩረት ይመለከታሉ። ከበስተኋላው ረዣዥም የቢሮ ህንጻዎችና ሰማያዊ ሰማይ ይታያል። ትርኢቱ አስደሳች ደስታንና ፍቅርን የሚሰጥ ድባብ ፈጥሯል።

ነጭና ሰማያዊ ቀለም የተቀላቀለበት፣ ትልቅና የጭነት መኪና በተነጠፈ መንገድ ላይ እየነዳ ነው። ሰማያዊ የጭነት መያዣ ያለው ይህ መኪና፣ በግራ በኩል ጥቂት ሰዎች ሲታዩ፣ የጉዞ ጭንቀትን እና መደነቅን አለው። የደመናማ የአየር ሁኔታ የውጥረቱን ስሜት ይጨምረዋል።

በጉባኤ ላይ የተቀመጡ አንድ ወንድና አንዲት ሴት በጋራ በመተባበር አንድ መጽሔት በጥልቀት ይመለከታሉ። የትኩረት እይታቸውና የመጽሔቱ አቀራረብ በጉዳዩ ላይ ያላቸውን ጽኑ ፍላጎትና የጋራ ውሳኔ የገልጻል።

ረዣዥም የአውቶቡሶች መስመር በአንድ ጎን ባለው መንገድ ላይ ቆሟል፤ ሰማያዊና አረንጓዴ ቀለም አላቸው። ይህ የአውቶቡሶች ቅደም ተከተል የሥርዓትንና የጉጉትን ስሜት በመግለጽ ለብዙ መንገደኞች መጓጓዣ ዝግጁ መሆናቸውን ነው።

አንድ የእንጨት በረንዳ በብዙ ቢጫ መጋረጃ መብራቶች ደምቋል። መብራቶቹ በበረንዳው ዙሪያ ከላይ ወደ ታች ተሰቅለዋል። በቤቱ ውስጥ አንድ ክብ የእንጨት ጠረጴዛና ወንበሮች አሉ። የመሬቱ ንጣፍ በጡብ ድንጋዮች ተነጥፏል።

ጥቅጥቅ ባለ አረንጓዴ ደን ውስጥ ብዙ ተራራና ጉብታዎች ይገኛሉ። ጉብታዎቹ ቡናማ ቀለም አላቸው፣ ሰማያዊ ሰማይ ከበስተጀርባ አሉ። ጉብታዎቹ ኮረብታዎች በሚመስል መልኩ ይደረደራሉ። እነዚህ ልዩ የሆኑ መልክዓ ምድሮች የት ነው የሚገኙት? ይህ ቦታ ምን ተብሎ ይጠራል?

ትልቅ፣ ብር ቀለም ያለው ትራክተር ተጎታች መኪና በመንገድ ላይ ይጓዛል። መኪናው ከኋላው ረዥም ሰማያዊ መጫኛ ያለው እና፣ የጎማዎች ብዛት በርካታ ነው። በካቢኑ ላይ አነስተኛ ሥዕሎች እና የፊት መብራቶች አሉ። ሰማዩ ደመናማ ነው።

ሰፋ ያለ ቤተክርስቲያን ውስጥ ብዙ ሰዎች ተሰብስበው የሃይማኖት አገልግሎት እየተከታተሉ ነው። አብዛኛዎቹ ነጭ የባህል ልብስ ለብሰዋል። ግድግዳዎቹ በሃይማኖታዊ ሥዕሎች ያጌጡ ሲሆን ትልቅ የመብራት ሻንደልል ከጣሪያው ላይ ተሰቅሏል።

በፖስተሩ መሃል ቦክስ የሚለማመድ ጡንቻማ ሰው፣ በብዙ ተማሪዎች ተከቦ ቁሟል። የምስሉ የውጊያ ገጽታ ለስፖርቱ ያለንን ጉጉትና የመማር ፍላጎትን ይጨምራል። ማሰልጠኛ ክለቡ የክረምት ምዝገባ መጀመሩን የሚገልጽ ነው።

እጅግ በጣም ብዙ ቢጫና አረንጓዴ ቀለም ያላቸው ማንጎዎች፣ በመሬት ላይ በሁለት ረድፍ ተደርድረዋል። ማንጎዎቹ ከፊሉ በካርቶን ሳጥን ላይ ተቀምጠው፣ ሙሉ በሙሉ እንደደረሱ ይናገራሉ። በአንጸባራቂ የእንጨት ወለል ላይ የተደረደሩት ማንጎዎች፣ ብዙ ምርት መኖሩን በደስታ ያሳያሉ።

ከባድ የእንጨት ሳጥኖችን የጫነ ነጭ ፈረስ በጠባብ የመንደር መንገድ ላይ ጋሪ እየጎተተ ነው። የፈረሱ ጤንነት ከዚህ ከባድ ሸክም የተነሳ በጣም ያሳስባል። በቀኝ በኩል ግራጫማ ግድግዳ ያለበት ቤት ይገኛል።

በባህላዊ ልብስ ያጌጠ ነጭ ሸሚዝ የለበሰ ሙዚቀኛ ዓይኑን ጨፍኖ ክላሪኔት እየነፋ ነው። እጆቹ በመሣሪያው ቁልፎች ላይ በትኩረት ተቀምጠዋል። ይህ ትዕይንት ለሙዚቃ ያለውን ጥልቅ ፍቅርና ስሜታዊነትን በአጽንዖት ይገልጻል።

ሳጥኑ ላይ አንዲት ፈገግታ ያላት ሴት ለስላሳ እግሯን በእጇ የያዘችበት ምስል ተስሏል። ይህ የፀጉር ማስወገጃ ክሬም በኢትዮጵያ ውስጥ ከባህላዊ የውበት አጠባበቅ ዘዴዎች ጋር ሲነጻጸር ምን ያህል ተወዳጅ ነው?

ትልቅ ነብር በድንጋይ ላይ ተቀምጦ፣ ምላሱን አውጥቶ በትኩረት ሲመለከት ማየት ደስ ይላል። አስፈሪው ገጽታውና የሰውነቱ አቋም የፍርሃትን እና የመደነቅን ስሜት በብርቱ ያንጸባርቃል።

በፀሐይ መጥለቅ ላይ ያለችው ግራጫማ ካንጋሮ በደረቅ ሳር ሜዳ ላይ ቆማ ወደ ቀኝ ትመለከታለች። ከበስተጀርባ ሰፊ ውቅያኖስና በሩቅ ያለ ደሴት ይታያል። ይህን ምስል ለማየት ወደየትኛው አህጉር መጓዝ ያስፈልጋል?

ሰው ነጭ ልብስ፣ ነጭ የራስ ቅል ኮፍያና (kufi) በቀላል ቡናማ መስመር ያጌጠ ነጭ ሻሽ በትከሻው ላይ አድርጓል። እርሱ በነጭ ልብስና የተለያዩ የራስ ቅል ኮፍያዎችን ባደረጉ ሰዎች መካከል ቆሟል፤ በሰልፉ ውስጥ ትንሽ ልጅ ጭምር አለች።

በሽቦ ቅርጫት ውስጥ ትናንሽ፣ በእጅ የተሠሩ የቡና ስኒዎች ተከማችተዋል። ስኒዎቹ በቀይ፣ ቢጫና አረንጓዴ የባሕል ቀለሞች ያሸበረቁ ናቸው። የእደ ጥበብ ውጤቶቹ የባህል ፍቅርን እና ደስታን ያሳያሉ።

በደረቅ ሳር መካከል የሚሮጡት ስድስት ግርማ ሞገስ የተላበሱ አንበሶች በትኩረት ወደፊት እየተመለከቱ ነው። የእነዚህ የዱር እንስሳቶች መሯሯጥ በአድናቆት ውስጥ መለስተኛ ፍርሃትን ያጭራል።

ሐምራዊ እና ነጭ ቀለም ባለው የንግድ ማስታወቂያ ላይ የፍርድ መዶሻ ጎልቶ ይስተዋላል። "የኢትዮጵያ ንግድ ባንክ" የሚለው ስም እና አርማው በጥንቃቄ ሲታይ፤ ከስሩ "ህጋዊ ማስታወቂያ" የሚል ግልጽ ጽሑፍ የቁርጠኝነት እና የብስለት ስሜትን ያሳያል።

አትሌት ቀነኒሳ በቀለ በብርቱ የሩጫ ውድድር ወቅት ፊቱ ላይ የድካም እና የትኩረት ስሜት እየታየው ይሮጣል። ብርቱካናማ ማሊያ የለበሰ ሲሆን፤ ከበስተጀርባው ደግሞ ትልቁ 'ለንደን አይ' የተባለው የፌሪስ እሽክርክሪት ይታያል።

ክፍል ውስጥ የተቀመጡት ሰውየው በጭንቀት በተሞላ ስሜት ቀጥታ እየተመለከቱ ሲሆን፣ የሚናገሩት መልእክት ከፍተኛ ትኩረት የሚጠይቅ ነው። ግለሰቡ በጣም ጥሩ ልብስ ለብሰው ስለሆነ፣ መልእክቱ እጅግ በጣም አስፈላጊ እንደሆነ ያሳያል።

ጥልቁ ቡናማ ቀለም ያለው ልብስ የለበሰ የመዘምራን ቡድን በመንፈሳዊ ደስታና ፍቅር መዝሙር ያቀርባሉ። በቤተክርስቲያን ውስጥ በተሰበሰበው ብዙ ምዕመን ፊት በሙሉ ትኩረትና ትጋት ቆመው መዝሙር እያቀረቡ ነው።

ዋው ሲያስጎመጅ! በድስት ውስጥ በወጥ የተዘጋጀ የተፈጨ የእንቁላል ምግብ። ቀይና ነጭ ሽንኩርት ቅልቅል የሚመስል ሲሆን በሚያማምሩ አረንጓዴ ቃሪያዎች አሸብርቋል። ምግቡ ለዐይን የሚስብና ለመመገብ የሚጋብዝ ነው።

ክፍሉ ግድግዳውን ሙሉ በሙሉ በሸፈነ ቡናማና ጥቁር ቁምሳጥን ያጌጠ ነው። ቁምሳጥኑ ላይ ረጃጅም ብርማ እጀታዎች በአጽንዖት ተቀምጠዋል። በጣሪያው ላይ ብርሃን የሚያንጸባርቁ ትናንሽ መብራቶችና ከግራ በኩል ነጭ መስኮት በከፊልና፣ የእብነ በረድ ወለል ክፍሉን ያንጸባርቃል።

ስድስት ወጣቶች ነጭ ሸሚዝ እና ሰማያዊ ልብስ ለብሰው፣ ውሃው በኃይል በሚወርድበት ታላቅ ፏፏቴ አጠገብ በጋራ የባህል ጭፈራ ሲያቀርቡ ይታያሉ። የእንቅስቃሴያቸው ኅብረትና የቦታው ተፈጥሯዊ ግርማ የባህል ጥንካሬን ይገልጻል።

ወርቃማ ቀለበት በጥቁር ጌጣጌጥ ሳጥን ውስጥ በግልጽ ተቀምጧል። ቀለበቱ በበፈርጡ ዙሪያ የአልማዝ ቅርጽ ያላቸው ድንጋዮች አሉት እንዲሁም የውስጥ ብርሃን ከላይ ያበራል። በግራ በኩል ደግሞ ተመሳሳይ ቅርጽ ያለው የወርቅ የአንገት ሐብል ከሰንሰለት ጋር ጎን ለጎን ተንጠልጥሏል።

በድርቅ ምክንያት የተሰነጠቀችው የጠቆረች ቡናማ መሬት፣ የውሃ እጦትን ከባድ ችግር በግልጽ ታሳያለች። ይህ ሁኔታ በልብ ውስጥ ትልቅ ጭንቀት ይፈጥራል። የኢቢኤስ የዜና መጽሄት ነው።

ይህ ምስል በንጹህ ነጭ ጀርባ ላይ ጥቁር፣ የሚያብረቀርቅ የ ትከሻ ቦርሳ ያሳያል። የቦርሳው የተነፋ ንድፍ ቅንጦት እና ልዩነት ይሰጠዋል፤ ይህም የፋሽን ደስታን ይፈጥራል።

ሦስት ሴቶች በገጠር ለምለም መስክ ላይ ቆመዋል። ሁለቱ ሴቶች ትላልቅ ጆንያዎችን በራሳቸው ላይ ተሸክመው፣ ፈዛዛ ቡኒ ሻሾችና ባህላዊ ልብሶችን ለብሰዋል። ከበስተጀርባ የሚያምር አረንጓዴ መስክ አለ።

በባህር ዳርቻ ላይ የቆመች ትንሽ የዘንባባ ዛፍና የተወጠረ ኔት ነው። አሸዋውማው የባህር ዳርቻው ከፊት ሲሆን፣ ከኋላው ደግሞ ደብዘዝ ያለ ሮዝ ቀለም ያለው ሰፊ ውሃ አለ። ሰማዩም ቀላል ሰማያዊ ሆኖ የመረጋጋት ስሜትን ይፈጥራል።

በፑል ስፖንዳ ላይ ነጭ ኳስ ጥቁሯን ስምንት ኳስ ስትመታ ማየት ሲያስገርም፣ የፉክክር ደስታ ይሰማል። ትክክለኛው ምት ወደ ድል ሲመራ ሲታይ፣ የደስታ ስሜትን ይፈጥራል። አረንጓዴው ጨርቅ ያለው ይህ ስፖንዳ ደስ ይላል።

ሲያስደስት! ሴቶቹ ችግኞችን ሲተክሉ በጣም ደስ ብሏቸዋል። ፈገግታቸው ፍቅር እና ተስፋ ያሳያል። ተክሉ ሲያምር፣ ለወደፊት ያስደንቃል። የሥራ ፍቅር ያስደስታል። ተፈጥሮን መንከባከብ ያጓጓል።

ጥቁር ልብስ በለበሰች ሴት እግሮች ላይ የካኪ ቀለም ያላቸው ወፍራም ጫማዎች ጎልተው ይታያሉ። ጫማዎቹ በዚፕ የታጠቁ ሲሆኑ፤ አንደኛው ጫማ በጎኑ በኩል ሊነቀል የሚችል ትንሽ የኪስ ማስቀመጫ አለው። ነጭ የወለል ዳራ አላቸው።

መሬት ላይ በተነጠፈች ትልቅ እንጀራ ላይ የተከተፈ እና የበሰለ ሥጋ ተደርድሯል። አንድ ሰው ጥቁር ጣት በመጠቀም የእንጀራ ቁራጭ በመውሰድ ከስጋው ጋር ለመብላት በቅርበት ይዘጋጃል። ስጋው ቀይ እና ቡናማ ቀለም ነው።

ጥቁር ልብስና ልዩ ኮፍያ የለበሱ ሊቀ ጳጳስ ወንበር ላይ በትህትና ተቀምጠዋል። በሰንሰለት የተያዘ መስቀልና በእጃቸው የያዙት የመስቀል ቅርጽ የሃይማኖታዊ ትኩረትን ያንፀባርቃል። እይታቸው መረጋጋትና ቁምነገርነት ይንጸባረቅበታል።

አንድ ቀይ ቲሸርት የለበሰ ሰው በሰማያዊ ጨርቅ ራሱን ጠቅልሏል። ሰውዬው ትከሻው ላይ መሳሪያና ጥቁርና ነጭ ጨርቅ ተሸክሞ ወደ ሰፊ እርሻ እየተመለከተ ነው። ረጅም ሽንኩርት የሚመስሉ ችግኞች በአፈሩ ውስጥ ተተክለዋል።

ጥቁር የብረት ካዝና ውስጥ የዶላር ኖቶችና የሚያብረቀርቁ የወርቅ አሞሌዎች አሉ። በግንባሩ ላይ ያለው ቁልፍ አልባ ዲጂታል መክፈቻ ሥርዓትና ከታች የሚታዩት የመጠባበቂያ መቆለፊያ ቁልፎች በንብረቱ ጥበቃ ላይ ያለውን መተማመንና ፍርሃት አልባነት ይገልጻሉ።

ወጣቶች ከኋላ ሆነው በትክክል በተሰለፈ መስመር ላይ ቆመዋል። ነጭ ቲሸርቶቻቸው ላይ መልዕክቶች አሉ። ይህ ሁኔታ በአንዳንድ ግለሰቦች ላይ ቁጣን ወይንም ብስጭትን ሊያመለክት ይችላል።

በሳር የተሰራ ክብ ጎጆ ፊት ለፊት ሁለት ሰዎች አሉ። ፊት ለፊት ያለው ፈገግታ የሞላበት ሰው ቁምጣ ለብሶ ነጭ ማስታወሻ ይዟል። ከጎጆው በር አጠገብ ባህላዊ ጌጣጌጥ ያደረገ ሰው ተቀምጧል። የጎጆው ግድግዳ ከቡናማ እንጨትና ቅርንጫፍ የተሰራ ነው።

ከሆቴል ወይም ከአፓርትመንት ህንፃ ውጭ ክፍት ቦታ ላይ፣ በርካታ ጥቁር ወንበሮችና ጠረጴዛዎች ተደርድረዋል። ቦታውን ቀይ ጃንጥላና አረንጓዴ ቅጠላማ ተክሎች አድምቀውታል።

ጠረጴዛው ላይ የተለያየ ዓይነት የኢትዮጵያ ምግብ በልዩ አቀራረብ ቀርቧል። መሃል ላይአንድ ሳህን ጥብስና እንጀራ ሲኖር፣ በጎን በኩልም ሌሎች ምግቦች ይታያሉ. አብዛኞቹ ምግቦች በቀይ በርበሬ የተቀመሙ ይመስላሉ። በኢትዮጵያ የምግብ ባህል ውስጥ እንጀራ ከሌሎች ምግቦች ጋር ያለው ቦታ ምን ያህል ነው?

በሚያምር ሁኔታ የተጌጠ ትልቅ የሠርግ አዳራሽ በብሩህ መብራቶችና በሐር ጨርቅ ያበራል። በመሃል መንገድ ላይ ያለው መስታወት የ ቻንዲለር መብራትን ሲያንፀባርቅ፤ በጎን በኩል በብዛት ነጭ ጽጌረዳዎች ያሏቸው ረጃጅም የአበባ ማስቀመጫዎች ተደርድረዋል።

ጥንታዊ የሚመስል የወርቅ ጉትቻና የአንገት ጌጥ ስብስብ ከጥቁር እና ነጭ ዶቃዎች ጋር ተደርድሯል። የእያንዳንዱ ዶቃ ውበትና ዝርዝር ሥራ መደነቅን ይፈጥራል። የጌጣጌጡ አቀማመጥ እጅግ ማራኪ ነው።

የካርቱን ገፀ ባህሪያት የተሳሉባቸው ስድስት ያህል እርሳሶች በደስታና በፍላጎት ቀርበዋል። የቀይ እና ቢጫ ቀለም ንድፎች ያሏቸው እነዚህ እርሳሶች ለትምህርት እና ለመማር ስሜት ሲሰጡ፤ የጥራት እና የንቃት ስሜትም ይታያል።

ባለ ብዙ ሕዝብ በሚገኝበት ቦታ ነጭ የሃይማኖት ልብስ የለበሱና መለከት የሚነፉ ሰዎች ረድፍ ሆነው በሰልፍ ሲሄዱ፤ ግዙፍ ግድግዳ ላይ ብዙ አገር አቀፍ ባንዲራዎችና ዛፎች አሉ።

አንድ ያልበሰለ አናናስ ፍሬ በእጽዋቱ መሃል ይበቅላል። ፍሬው በእሾሃማ እና ረጅም አረንጓዴ ቅጠሎች የተከበበ ነው። አናናስ ፍሬው ግራጫማ ቡናማ ቀለም አለው። ተክሉ በጠራራ የብርሃን ሁኔታዎች ውስጥ በጓሮ አትክልት ውስጥ አለ። አናናስ በብዛት ለማምረት የሚያስችል የአየር ሁኔታ ምን ይመስላል?

ዋው! ሲያስደንቅ! ትልቁ ሰጎን በረጅም አንገቱ በጣም ገራሚ ነው። ጥቁር ላባው አማላይ ሲሆን፣ እግሮቹ ጠንካራ ናቸው። በጣም ድንቅ ፍጥረት! ምራ ሲያምር! በሜዳው ላይ በኩራት ሲራመድ ማየት ደስታ ይፈጥራል። ሲያኮራ!

የውስጥ ግድግዳው ቢጫ ቀለም ያለው፣ ባዶ ጠረጴዛዎች በነጭ ልብስ የተሸፈኑበት የምግብ ቤት እይታ ነው። ጠንካራ የእንጨት ወንበሮች ልዩ በሆነ የዚግዛግ ዲዛይን የተሰሩ ሲሆን፣ በግድግዳው ላይ ባህላዊ የሚመስል ቢጫ ምስል ተስሏል።

ጥንድ የሆኑ ጥቁር የሴቶች ቦቲ ጫማዎች፣ ካሬ ቅርጽ ባለው ጫፍ እና ወፍራም ተረከዝ ያላቸው፣ ቅርጫት በሚመስል ክብ ምንጣፍ ላይ ተቀምጠዋል። ጫማዎቹ በብሩህ ሁኔታ ይታያሉ።

ሰዎች በአንድ ኮንክሪት ማደባለቂያ ማሽን ዙሪያ ቆመዋል። ቢጫው ማሽን የተንከባለለ ሲሆን፣ ሰራተኞች ከማሽኑ ስር ያለውን የኮንክሪት ድብልቅ በአካፋ እየዛቁ ነው። ከታች አንዲት ሴት በምልክት ቋንቋ ዚዜና እያቀረበች ነው። ዜናው የአሚኮ ነው።

በዚህ ምስል ውስጥ አንድ ሴት በአርሶ አደሮች መሬት ላይ ተጠናቀቀች እየተንቀሳቀሰች ታይታለች። አልባሷ ከሰማያዊ እና ከግራጫ ቅርጽ የተዋሃደ ሲሆን፣ የፊቷን አካል በመክሰስ እና በመሸፈኛ ተከትታ ነው። በጀርባ የተለያዩ አትክልቶች በመስመር ተተክለው ታይተዋል።

ዋው! ሲያስደስት! ትኩስ የተፈጨ ሥጋ በጥሩ ሁኔታ በሰማያዊ ትሪ ላይ ቀርቧል። ሥጋው ለጤና ተስማሚና ሲያምር! በቅርቡ ለምግብነት ዝግጁ የሆነ ነው። የምግብ አቅርቦቱ ያስደንቃል። የምግብ ፍላጎት! ዋው !

አንድ እጅ በገለልተኛ ነጭ ዳራ ላይ ቀጭን ቡናማ ምስዋክን (የጥርስ መፋቂያ) ይዟል። መፋቂያዋ ረጅም እና አንድ ጫፉ የተቦጫጨቀ ነው። የእጁ አቋም ትኩረት እና ጥንቃቄን ያንጸባርቃል። ይህን ዕቃ መያዝ ፍቅርንና ሰላምን የሚሰጥ የንጽህና ልምድን ያሳያል።

አራት ባህላዊ ነጭ ልብስ የለበሱ ወንዶች ከፊት ለፊታቸው ኮርቻና ብርድ ልብስ የተጫነ ጥቁር አህያ ከበው ቆመዋል። ወንዶቹ ጠመንጃዎችን በትከሻቸው የተሸከሙ ሲሆን፤ ከኋላው በኩል ደብዛዛ የከተማ አካባቢ ይታያል።

ዋው ሲያስደንቅ! ሰውዬው በጣና ሐይቅ ላይ በባህላዊ ጀልባ ይጓዛል። የውሃው ሰላማዊነት እና የደሴቲቱ ውበት የእረፍት ስሜት ይፈጥራሉ። አረንጓዴው ልብሱ እና የሰማዩ ብሩህነት ደስታን እና ነጻነትን ያሳያል።

በገበያ ቦታ አንዲት ሴት ሮዝ ልብስ ለብሳ በብርቱካን ወንበር ላይ ተቀምጣ ፍሬ ትመዝናለች። ሌላዋ ሴት ሰማያዊ ሻሽ ለብሳ እጇን ዘርግታ እየተቀበለች ሲሆን፣ በዙሪያውም ሌሎች ሰዎች በሥራ ተወጥረውና ሸምተው በእንቅስቃሴ ላይ ናቸው።

ሲያስደስት! እናት ልጇን በፍቅር ታጠባለች። ህፃኗ እናቷን በትኩረት መመልከቷ የመደነቅና የፍቅር ስሜት ያሳያል። በእናትና በልጅ መካከል ያለው ግንኙነት ልብ የሚነካ እና አስደናቂ ነው።

ፀሐይ በሩቅ አድማስ ላይ ስትጠልቅ፣ ጠፍጣፋና ጥቁር የእሳተ ገሞራ ላቫ መሬት ነው። የቦታው ብቸኝነት እና የጠቆረው መልክዓ ምድር የመደነቅንና የግርማን ስሜት ይፈጥራል፤ ጭሱም ትንሽ ይወጣል።

በጥቅጥቅ ባለ አረንጓዴ ቅጠሎች መካከል ያልደረሱ በርካታ ማንጎዎች በተንጠለጠሉበት ቅርንጫፎች ላይ በግልጽ አሉ። የዛፉ ሙሉነትና የፍሬዎቹ ብዛት የተፈጥሮን ለጋስነትና የፍራፍሬውን አስደሳች መከር በጽኑ ያጎላል።

በትምህርት ክፍል ውስጥ፣ በሰሌዳ ላይ በተሰቀለ ስክሪን ላይ የፊዚክስ ቀመሮች በግልጽ ይታያሉ። ስክሪኑ ቢጫማ ዳራ ሲኖረው፣ ከታች የሚመለከቱ የበርካታ ተማሪዎች የራስ ፀጉሮች ይታያሉ።

ሲያስደነግጥ! የጡብ ፋብሪካው ሥራ ከባድ ይመስላል። ሰራተኞቹ በትጋት ይሠራሉ፣ ያደክማል። የተሰሩት የሲሚንቶ ብሎኮች አስፈላጊ ነገር ናቸው። ግንባታው ያጓጓ። ለኢኮኖሚው ፍቅር ይፈጥራል። በጣም ያስደንቃል።

አምላኬ! ይህ ጥቁር መጠጥ ዋው! በጣም ጣፋጭ እና ሙቅ ይመስላል። ይህን መጠጥ የሚጠጣ ሰው በደስታ ፈገግ የሚል ይመስለኛል። ይህን ቢኒ ሻይ ሲያስደስት! መጨረሻ ላይ መጠጣት ያረጋጋል።

በርካታ የበሰሉ እና ያልበሰሉ የሙዝ ስብስቦች ከላይ ተሰቅለው ሲታዩ፣ ሌሎች ፍራፍሬዎች በቅርጫት ተዘርግተዋል። ከእነዚህ ፍራፍሬዎች መካከል ቀይ ፖም፣ ብርቱካን፣ ማንጎ፣ ወይን፣ ድራጎን ፍራፍሬ እና ሐብሐብ ይገኙበታል። ፍራፍሬዎቹ በብዛት በደማቅ ቀለም የተቀመጡ ናቸው።

በጣም ያጓጓል! የቀይ ወይን ጠጅ በብርጭቆ ውስጥ መፍሰሱ የደስታ ስሜት ይፈጥራል። ቀይ ቀለሙ ቅንጦትን ያሳያል። አስደሳች የቅምሻ ጊዜ እና መልካም ሁኔታ ይታያል።

አረንጓዴ የቆሻሻ መኪና ሰራተኞች ከበውት ፣ ለንጽህና መስራት የደስታ ስሜትን ያጎላል። ብዙ ሰራተኞች በትኩረት ቆመው ሲታዩ፣ ለስራቸው ያላቸው ፍቅር ሲገለጥ ይገርማል። ከተማዋ ንጹህ ስትሆን ደስ ይላል።

በጥቁር ቀለም ላይ በወርቃማ ማስጌጫ ያማረ የድሮ ስፌት ማሽን በጠረጴዛ ላይ ቆሟል። ከላይ የመገጣጠሚያ ክር ተደርጎበታል። ይህ ማሽን የቆየ ቢሆንም ሥርዓታማ አቀማመጡ ከልብስ ሥራ ጋር ያለውን ጥንቃቄና ትጋት ይገልጻል።

የዛፎቹ ቅጠሎች ከላይ ጥቅጥቅ ያለ አረንጓዴ ጥላ ፈጥረዋል፤ በመካከላቸው ወደ ሰማይ የሚወስድ ክፍት መንገድ ይታያል። እነዚህ ዛፎች በዚህ መንገድ ጥቅጥቅ ብለው መትከል ምን ዓይነት ዓላማ ሊኖረው ይችላል?

ለስላሳ በሚመስል የእንጨት ወለል ላይ የጽዳት መሳሪያዎች በቅርበት ይታያሉ። ብሩሾቹ ገለባማ ቀለም ያላቸው ሲሆኑ፣ መጥረጊያውና የአቧራ ማፈሻው ፈካ ያለ አረንጓዴ ናቸው። መጥረጊያው በአቧራ ማፈሻው ላይ የተቀመጠ ሲሆን ንጹህ ወለል የማግኘት ስሜትን ያንጸባርቃል።

ዳገታማ የሆነ መልካምድር ያለው አካባቢ የሚገርም እይታን ገጥሯል። ቦታው ከአፈር መሸርሸር እና መከላት የተሰራ መሆኑን የተሸረሸሩት አፈሮች ያስታውቃሉ። አልፎ ወደ ኋላ ደግሞ ከአካባቢው ለየት ያለ አረንጓዴ ስፍራ በሚያምር ለምለም እይታ ተሞልቷል።

ይህ ቦታ የኢትዮጵያ ከተማ ወይም ትልቅ ቀበሌ ነው። ብዙ ቤቶች በቆርቆሮ ጣሪያ ተገንብተዋል። መሃል ላይ የቴሌኮም አንቴና ወደ ሰማይ ይወጋል። ሰፋፊ መንገዶች ሰዎች የሚንቀሳቀሱበት ትራፊክ ያስተናግዳሉ። አረንጓዴ ግንባታዎች እና ከኋላ ተራሮች አሉ። አየሩ ትንሽ ዳመናማ ነው።

ትልቁን የ"TENNESSEE" ጽሑፍ የያዙ ሦስት ወፍራም ኳስ እስክሪብቶዎች ከፊት ይገኛሉ፤ እነዚህም ሮዝ፣ ጥቁር ሰማያዊ እና ሐምራዊ ቀለም አላቸው። ከኋላቸውም በተለያዩ ደማቅ ቀለሞች የተሰሩ አሥር ቀጫጭን እስክሪብቶዎች በሁለት ረድፍ ተደርድረዋል።

ነጭ የኤሌክትሪክ መሰኪያ (አዳፕተር) ፤ ከአንድ መሰኪያ ሦስት የተለያዩ ስድስት ቀዳዳዎች ይገኛሉ። አዳፕተሩ በአንድ በኩል የሚሰካ ሁለት ብረት አለው። የአዳፕተሩ ቅርጽ ሥርዓትንና የጥራትን ይገልፃል።

በግራ በኩል የአሜሪካን ቀይ፣ ነጭና ሰማያዊ ኮከብ ምልክቶች ያሉት ሰንደቅ ዓላማ ከቀኝ በኩል ካለው የኢትዮጵያ አረንጓዴ፣ ቢጫ፣ ቀይ ባንዲራ ጋር ተጋጥመው ቆመዋል። ባንዲራዎቹ የሁለቱን ሀገራት ጠንካራ የትብብርና የመከባበር መንፈስ ለመግለጽ ያገለግላሉ።

በተለያየ ቀለም በተነጠፈ ወለል ላይ የሰውነት ማጎልመሻ መሳሪያዎችና ክብደቶች ተዘርግተዋል። ባዶ የሚመስለው የስፖርት ማዘውተሪያ ሥፍራ ግድግዳው ላይ የጡንቻ ባለቤቶች ምስሎች ተሰቅለዋል። ይህ መቼት ለጤና እና ለጠንካራ ሰውነት ያለውን ትጋትና መነሳሳትን ይገልጻል።

አንድ ጥቁር ቀለም ያለው የኮምፒዩተር ስብስብ አለ። ስክሪኑ ላይ የባህር ዳርቻ፣ የዘንባባ ዛፍና ደመናማ ሰማይ ያለው ምስል፣ ከስክሪኑ ጎን ሲፒዩ ሲኖር፣ ከፊት ለፊቱ ደግሞ ጥቁር ቁልፍ ሰሌዳና መዳፊት ተቀምጠዋል።

ዋው ሲያስጎመጅ! ሙሉ እንጀራ ላይ የተለያዩ የበሬ እና የበግ ስጋ ምግቦች በውበት ተሰናድተዋል። ቀይ ወጥ፣ ጎረድ ጎረድ፣ ጥብስና አይብ ልዩ ናቸው። ምግቡ ፍፁም ጣፋጭ ሆኖ ይታያል። የኢትዮጵያ ምግብ ማራኪ ነው! ሲያጓጓ! ደስታን የሚሰጥ ጥራት!

በአረንጓዴ እና ነጭ ዳራ ላይ የኢትዮ ቴሌኮም እና የቴሌብር አርማዎች በግልጽ ይታያሉ።"2017" የሚል ትልቅ ጽሑፍ ከአረንጓዴ ሳጥን ውጪ "መልካም አዲስ ዓመት!" የሚል ቢጫና ሰማያዊ መልእክት በላይ ይታያል። በመሃል፣ የቴሌብር መተግበሪያ ማሳያ ላይ የበዓል ማስታወቂያዎችና አገልግሎቶች ይታያሉ።

በንፁህ ነጭ ዳራ ላይ ዲጂታል የሚመዝን ሚዛን ጎልቶ ይታያል። ሚዛኑ ነጭ አካልና ሰማያዊ መድረክ ያለው ሲሆን፤ ክብደትን፣ የመቁጠር ብዛትና የክብደት ክፍልን የሚያሳይ ሦስት ሰማያዊ ኤል.ሲ.ዲ ማሳያዎች አሉት። ቁጥሮችንና ተግባራትን የሚያገለግሉ ቁልፎች ይገኛሉ።

አራት ዓይነት መጠጦች በብርቱካናማ እና ቢጫ ቀለሞች በመስታወትና በፕላስቲክ ጠርሙሶች ተደርድረዋል። ሚሪንዳ እና ደልታ የሚል ስያሜ አላቸው። የተለያየ ጣዕምና የማሸጊያ አማራጮች ለሸማቾች ደስታን እና እርካታን ታስበው የተመረቱ ናቸው።

ደማቅ ቀለም ያለው የውሃ ምንጭ ከፊት ለፊት አለ። በግራ በኩል አንድ ትልቅ ዛፍ በብርሃን ተውቧል። ሁለት ሰዎች ቀይ ኮፍያ ለብሰው ከፋውንቴኑ አጠገብ ቆመዋል። በስተቀኝ በኩል የሕንፃ ቅርጽ ያለው ትልቅ ሐውልት በግልጽ ቁሟል።

ብዙ ወታደሮች ሰማያዊ ዩኒፎርም እና ቀይ ኮፍያ ለብሰው በቅንብር ቆመዋል። ሰልፉን በመምራት ላይ ያለ አንድ ሰው በድንጋይ ላይ ቆሟል። ከጎኑ ሌሎች ትኩረት የሰጡ የሚመስሉ የሲቪል ልብስ የለበሱ ሰዎች አሉ። የሰልፈኞቹ አቋም ቁጣን እና አክብሮትን ያንጸባርቃል።

በነጭ ዳራ ላይ የሚታየው የወይራ አረንጓዴ ቦርሳ፣ በብሔራዊ ምልክትና በደማቅ ሰማያዊ ጥለት ያጌጠ ነው። ይህ ውብና ባህላዊ ቦርሳ ለሀገር ባህል ያለንን ታላቅ ፍቅርና መደነቅ ይገልጻል።

የኢትዮጵያ አየር መንገድ አርማ ነጭ ዳራ ላይ አርፏል። አረንጓዴ፣ ቢጫና ቀይ ክንፎች ከታች ባለው ቀይ "የኢትዮጵያ" በሚለው ጽሑፍ ላይ ወደላይ ከፍ ብለዋል። አርማው የሀገርን ኩራትና ዓለም አቀፍ ትስስር ያመለክታል።

ትልቅ፣ ለምለም አዝመራ ማየት የደስታ ስሜትን ይፈጥራል። ይህ የበዛ የአተር ክምር ከጭንቀት ነጻ የሆነ የተስፋ እና የመልካም ምርት ፍሬ ነው። ፍጹም፣ አዲስ አረንጓዴ የብዛት መግለጫ ነው።

ውይ! ጥም የሚያስታግስ! በባህላዊ እንስራ ውስጥ ፈሳሽ መጠጥ ይዟል። ቡናማ እንስራው በእጅ የተያዘ ነው። ፈካ ያለ ቢጫ መጠጥ ነው። የጥንታዊነት ውበት ይታየኛል። ሲያምር! እረፍት እና ልዩነት ይሰማኛል። የሚጣፍጥ እንደሚሆን ይመስለኛል።

ዋው ሲያምር! ነጭና ወርቃማ ቀለም ያለው ጠረጴዛ በጣም አስደናቂ ነው። ግልጽ ወንበሮችና የደረቁ የዘንባባ ቅጠሎች ቅንጦትን ያሳያሉ። የሰርጉ ማስጌጥ የፍቅር እና ደስ የሚል ስሜት ይፈጥራል።

አንዲት ወጣት ሴት ብዙ የቆዳ ቦርሳዎችና ጫማዎች ባሉበት ሱቅ ውስጥ ቡናማ ትልቅ ቦርሳ በፍቅር እየመረመረች ነው። ከተለያዩ የቆዳ ምርቶች መካከል ከፍተኛ ጥራት ያላቸውን ዕቃዎች ለማግኘት ትኩረት ሰጥታ ትመለከታለች።

ከባድ መሣሪያዎች ላይ የሚገጠሙ ሁለት ጥቁር እና ጠንካራ የጎማ ትራኮችን ያሳያል። ትራኮቹ ከብረት ፍሬሞች ጋር ተያይዘው ትልቅ ጥርስ ያላቸው ሲሆን፣ በፋብሪካ ወይም መጋዘን ውስጥ ተከማችተው አይታዩም?

ውይ! ሲያስደንቅ! ይህ ጥንታዊ ወርቃማ የአንገት ሐብል ውበቱ ልዩ ነው። በላዩ ላይ ያሉት የጥበብ ሥራዎች እና ቀይና አረንጓዴ ድንጋዮች ፍቅርን ያሳያሉ። የጌጣጌጥ ጥልፍ ሥራው ለብሳኙ ግርማ ሞገስን ይጨምራል። ደስታን የሚፈጥር የባህል ውርስ!

አራት ሰዎች ባህላዊ ነጭ ልብስ ለብሰው፣ ልዩ ባርኔጣና የፀሐይ መከላከያ ቆብ ደፍተዋል። የጦር መሳሪያ፣ ጋሻ፣ ጮራ እና የኢትዮጵያ ሰንደቅ ዓላማ ይዘዋል። የኩራት ስሜት በተንፀባረቀበት መልኩ አረንጓዴ በሆነ ክፍት ቦታ ላይ ቆመዋል።

አንድ ሐኪም በአልጋ ላይ ተኝቶ አርቴፊሻል አተነፋፈስ በሚጠቀም በሽተኛ አጠገብ ቆሟል። ሐኪሙ የህክምና መሳሪያዎችን በትኩረት እየተከታተለ የትጋት ስሜትን ያሳያል፤ በሽተኛውም በጭንቀት የጤና ክትትል ላይ ይገኛል።

በአረንጓዴ ቅጠላቅጠል በተከበበ ግቢ ውስጥ ሁለት ሰዎች ፊት ለፊት ቆመው በጽናት እየተነጋገሩ ነው። ከጀርባ ያለው የሕንፃ ደረጃዎችና የዛፎች ግድግዳ የውይይቱን ስፋትና የመረጃ ልውውጥን አስፈላጊነት በግልጽ ያጎላል።

በገለልተኛ ግራጫ ዳራ ላይ ጥቁር እና ወርቃማ ቀለም ያለው የሚያምር እስክሪብቶ በአቀባዊ ጎልቶ ይታያል። የእስክሪብቶው መሃል ክፍል ላይ እንደ ወፍ ያሉ ጥቂት ያሸበረቁ ቅርፆች በግልጽ ይታያሉ። የጫፉና የጌጣጌጥ ቀለበቶቹ ወርቃማ ቀለም አላቸው።

ሰላም ሲሰጥ! ሰዎች በጸጥታ መጽሐፍ ሲያነቡ መንፈስን ያድሳል። ቢጫ ልብስ የለበሰው ካህን ያስከብራል። ነጭ የለበሱት ሰዎች ትህትና ያሳያሉ። የሃይማኖት ስሜት በጣም ያስደስታል። ጸሎትና ንባብ ያስደምማል።